የስነጥበብና የስፖርት ትምህርቶች ተማሪዎች የአዕምሮና የአካል ጤንነት እንዲጠብቁ ይረዳል የፈተናቸውን ለማዳበርካታቸውን በስዕል በሙዚቃና ጥበባዊ ስራዎች እንዲገዙ ያስፖርት ደግሞ ለማሻሻል ለትምህርት ያላቸውን ብርታት ይጨምራል።

አርሶ አደሮች በዘመኑ እንስሳት እርባታ ዙሪያ ስልጠና ማግኘት አለባቸው። ስለ በሽታ መከላከልና መኖ ዝግጅት እውቀት ማካበት ምርታማነትን ያሳድጋል። ምርጥ ልምዶችና ተግባራት ለአርቢዎች ስኬት ነው።

የአየር ወለድ በሽታዎች እንደ ጉንፋን ኮቪድ 19 እና ሳምባ ነቀርሳ ወይም ቲቪ የመሳሰሉት የሚተላለፉ ሲሆን በቅርብ ርቀት ንግግር ማስነጠስ ወይም ማሳል ምክንያት በቀላሉ ይሰራጫሉ።

በጤና ተቋማት ውስጥ ተላላፊ በሽታዎችን ስርጭት ለመከላከል የመከላከያ መሣሪያዎችን ለምሳሌ ጭምብልና ጓንት መጠቀም እንዲሁም የአካባቢ ንጽህናን ማረጋገጥ ወሳኝ ነው።

የቤተ መጻህፍት ሰላማዊ ድባብ እውቀትን ለማግኘትና ራስን በእውቀት ለማነጽ ይጠቅማል የተሟላ አዳራሽ በሁሉም ዘርፍ የተሰበሰቡ መጽሐፍትንና ታሪካዊ መጸሃፍትን ለተማሪዎችና ለተመራማሪዎች ጥቅም የሚሰጥ ሆኖ ያገለግላሉ በየጊዜው በተለያዩ ክበቦች የህብረተሰቡ የዕውቀት መፍለቂያ ናቸው።

ይህ ሞዴል ሰፊ የንድፈ ሀሳባዊ ጥናት ከማድረግ ይልቅ ላይ አግባብነትና ለፍጥነት ቅድሚያ ይሰጣል የግለሰቦችን የኑሮ ጥራት ለማሻሻል የሚያስፈልጋቸውን ተግባራዊ ክህሎቶች እንዲያገኙ ለማስቻል የተነደፈ በመሆኑ ፈጣን አዎንታዊ ተጽዕኖ ያሳድራል።

የአጠቃላይ ትምህርት ሥርዓተ ትምህርት በየጊዜው መሻሻል አለበት የዘመኑን ፍላጎትና የቴክኖሎጂ ለውጦችን የሚያካትት ሆኖ መቀረፅ ይኖርበታል። ይህም ተማሪዎች ስለተሰጠው አላማ ተስማሚ የሆኑ ክህሎቶችን እንዲያገኙ ያግዛል።

ገበሬዎች ለአካባቢው ኢኮኖሚ ትልቅ አስተዋጽኦ ያበረክታሉ። በአካባቢው ለሚገኙ ነጋዴዎች ለትራንስፖርትና ለተለያዩ አገልግሎት ሰጪዎች የገበያ ምንጭ ይፈጥራሉ። ገበሬዎች ሲበለጽግ የአካባቢው ማኅበረሰብ አብሮ ይበለጽጋል።

ይህ አይነቱ እርሻ ትላልቅ ማሸኖችን እንደራክተሮች ማጨጃዎችንና የኬሚካል መርጫ መሳሪያዎችን በስፋት ይጠቀማል። የሰው ሀይልን በመቀነስ ምርታማነትንና ቅልጥፍናን ያሳድጋል፤ ሂደቱ የተስተካከለና በሳይንስ መርሆች ላይ የተመሰረተ ነው።

የስነ ተዋልዶ ጤና እኩልነት መታገል ማለት ሁሉም ሰው ዘር ሃይማኖት ጾታ ወይም ማህበራዊ ደረጀ ኃይሌ ጥራት ያላቸውን አገልግሎቶች ማግኘት አለበት ማለት ነው።

አረም ማጥፊያዎች በእርሻ መሬት ውስጥ የሚበቅሉ አስፈላጊ ነው ያስወግዳሉ አርም ከሰው ልጅ ጋርና ነገር እንዳይፎካከር ይከላከላሉ ይህም የእርሻ ምርታማነትንም ይጨምራል።

ባቄላ በፕሮቲን የበለፀገ ሲሆን የአፋርን ለምነት ይጨምራል። ከሌሎች ሰብሎች ጋር ተፈራርቆ መዝራት ምርታማነትን ያሳድጋል። ለምግብነት እና ለገበያ የሚውለውን ባቄላ በጥራት ማልማት የአርሶ አደሩን ገቢ ይጨምራል።

ጤናማ የሆነ የስነ ተዋልዶ ጤና በግለሰቡ አጠቃላይ ደስታ ግንኙነቶች እና በህይወት እርካታ ላይ ከፍተኛ አስተዋጾ አለው። ይህም ጤናማ ማበረሰብ ለመፍጠር መሠረት ይጥላል።

ለእንስሳት እርባታ ተስማሚ መጠለያ መገንባት እንስሳትን ከሀይና ለመጠየቅ ያ እየሩና በቀላሉ የሚፀዳ መሆን አለበት ወለሉ ደረቅ መ ጤና ይረዳል።

የእንስሳት እርግዝናን መከታተልና በወሊድጊዜ ድጋፍ መስጠት ያስፈልጋል የወሊድ ችግሮች ያጋጠሙ የእንስሳት ሀኪም አስቸኳይ እርዳታ ይሰጣል የመራቢያ ጤናን መጠበቅ ምርትን ይጨምራል።

የእስነቱ አሎ ጤና መብቶች ማለት ሁሉም ሰው ያለ አሎ እና ያለማስገደጅ የመውለድ እና ያለመውለድ ውሳኒ የማድረግ የቤስብ ቅድ የመምረጥ እና ከጾታዊ ጥበቃ የመጠበቅ መብት አለው ማለት ነው።

በዩኒቨርስቲ ውስጥ ያሉ መምህራን በተመረጡ ዘርፎች እና እውቀት ያላቸው ባለሙያዎች ናቸውና ባሻገር የዘርፉ ወቅታዊ ሁኔታ ተማሪዎችን ለሙያ አለም ያዘጋጃሉ

የእንስሳት እርባታ በ ኢንዱስትሪ ደረጃ ሲሆን ለእንስሳት ጤንነት ሲባል ብዙ መድኃኒቶች ይሰጣሉ ይህ ደግሞ በምግብ ሰንሰለት ውስጥ ገብቶ ለሰው ልጅ የመድኃኒት መቋቋም ችግርን ይፈጥራል

የደን ልማት ማለት አዲስ ዛፎችን መትከል ና ያደጉ ዛፎችን በጥንቃቄ መንከባከብ ማለት ነው። የአካባቢን ስነምህዳር ለመጠበቅ ወሳኝ ተግባር ነው። ደኖች የውሃ ምንጭን ከመጠበቅ ባሻገር አፈርን ከመሸርሸር ይከላከላሉ የባዮሎጂካል ብዝሐነትን ያረጋግጣሉ

በግብርና ስራቸው የሀገር ኢኮኖሚን ያንቀሳቅሳሉ ጥሬ እቃ ያቀርባሉ። በአርሶ አደሩ ጥሰት ከብቶች ይረባሉ እርሻ ይለማል ቤተሰብ ይመገባል። የገበሬው ስራ የሰው ልጅ የህልውና መሰረት ሲሆን ለሀገር ብልፅግና ትልቅ አስተዋጽኦ ያበረክታል።

የሁለተኛ ደረጃ ትምህርት ተማሪዎች በራሳቸው የመተማመን እና ራሳቸውን የማወቅ ብቃት ያዳብራሉ። የራሳቸውን ድክመት እና ጥንካሬ በመረዳት በራሳቸው እቅድ ማውጣት ውሳኔ መወሰን ይጀምራሉ። መምህራን የራስን እድል በራስ የመወሰን እና የግል ሀላፊነትን እንዲወስዱ ማበረታታት አለባቸው።

የእንስሳት ቆሻሻ አግባቡ ማስተዳደርና ማዳበሪያ አድርጎ መጠቀም አፈርን በአግባቡ ለምነቱን ይጨምራል መሬትን አፈራሽ እንዳይሆን ማስተዳደር ያስፈልጋል እዚህ ላይ የእርባታ ስርዓትን መጠቀም ተገቢ ነው።

የቤተሰብ እቅድ ዘዴዎች ወይም መከላከያዎች በትክክል መጠቀም የሚፈለገውን የልጆች ብዛት እና የእድሜ ልዩነት ለመወሰን ያስችላል ይህም የቤትሰብን ኢኮኖሚያዊ እና ማህበራዊ ኑሮን ለመሻሻል ይረዳል።

የንባብና የጽህፈት ክህሎት የሁለተኛ ደረጃ ትምህርት ስኬት ነው ተማሪዎች የተለያዩ አይነቶችን የመረዳትና አሰባቸው ግልጽ በሆነ መንገድ የመግለጽ ጨዋታቸውን ማጠናከር አለባቸው ይህ ችሎታ ሁሉም አካዳሚ ትምህርቶች ላይ የሚደረግ ስኬታማ ትምህርት መሠረት ነው

እንስሳት ህክምና ምርምር አዳዲስ በሽታዎች ለመዋጋት ይረዳል የተሻለ ምርመራና ህክምና አዳዲስ ዘዴዎችን መፈለግ አስፈላጊ ነው የጤና መረጃዎችን መተንተን የምርምር ጠቃሚ ነው

የእንስሳት መለያና መዝገባ የእንስሳት መለያና መዝገባ የእያንዳንዱን እሳት ታሪክ ለመከታተል ይጠቅማል በጆሮ መለያ መለየት የባለቤትነት መብትን ያረጋግጣል የክትባት መረጃዎችን መመዝገብ በሽታ ቁጥጥሩ ወሳኝ ነው

የምግብ ማቀነባበሪያ ኢንዱስትሪዎች ለትላልቅ እርሻዎች ቀጥተኛ ገበያ ናቸው። ምርቶች በቀጥታ ወደ ፋብሪካዎች ይላካሉ ይህም ገበሬው ከሸማቾች ጋር ያለውን ግንኙነት ያቋረጣሉ።

የተራቆቱ መሬቶችን በዛፍ መልበስ የአፈር ጥራትን ያሻሽላል፤ የዛፍ ሥራዎችን አፈርን ይዘው ያቆማሉ። ቀጠሎች ሲረግፉ ደግሞ፤ ኦርጋኒክ ማዳበሪያ ይፈጥራሉ። ይህም ለግብርና ምርታማነት ተጨማሪ ድጋፍ ይሰጣል።

የመማር ማስተማር ሂደት ግምገማ መገምገሚያዎች ለምሳሌ የፈተና ወረቀቶች ፣የመልስ ማረሚያ መመሪያዎች እና የውጤት መመዝገቢያ ስርዓቶች የተማሪዎችን እድገት እድገት ለመከታተል ይረዳሉ። እነዚህ አስተማሪዎች ተማሪዎች ጥንካሬ እና ድክመት ለይተው እንዲያውቁ ወሳኝ ናቸው።

የከብት እርባታ ከብቶች ለስጋ ለወተትና ለቆዳ ከፍተኛ ምርት ይሰጣሉ ።ንፁህ ውሃና የጤና አጠባበቅ አገልግሎት ለከፍተኛ ምርታማነት ወሳኝ ናቸው። ዘመናዊ ዘዴዎችን በመጠቀም የአርሶ አደሮች የኑሮ ሁኔታ ለማሻሻል ይረዳል።

ማዳበሪያ ለአፈር ለምነት እና ለሰብል እድገት ወሳኝ ነው። የናይትሮጂን እና ፎስፈረስ ማዳበሪያን በአግባቡ መጠቀም ተገቢ ነው። የአፈርን አይነት በመመርመር የሚፈለገውን የማዳበሪያ መጠን መወሰን አስፈላጊ ነው። ትክክለኛ አጠቃቀም ምርትን ያሳድጋል።

ገብስ በአብዛኛው ለምግብነት እና ለአልኮል ማምረቻነት ያገለግላል። ድርቅን የመቋቋም አቅሙ ከፍተኛ በመሆኑ በደጋማ አካባቢዎች ያፈራል። የገብስ ዘርን በዘመናዊ መንገድ ማልማትና ማቀንባበር የገበያ ተወዳዳሪነትን ያሳድጋል።

በተለይ ለተቸገሩ ተማሪዎች የተዘጋጁ የትምህርት መገልገያዎች ለምሳሌ ብሬል፣ መፅሀፍት ፣ልዩ የሆኑ መሳሪያዎች እና የማስፈራሪያ ሶፍትዌሮች ትምህርት ለሁሉም ተደረሽ እንዲሆን ያደርጋሉ። እነዚህ መገልገያዎች ሁሉን አቅፍ ትምህርትን ለማረጋገጥ ወሳኝ ናቸው።

በዩንቨርስቲ ውስጥ የሚሰጠው ትምህርት ከተራ ንባብ ያለፈ ነው ተማሪዎች የትችታሳብን ችግር የመፍታት ብቃትን እና የፈጠራ አቅምን ያዳብራሉ አካዳሚ ጥናት ከማህበራዊ ልምዶች ጋር ተዳምሮ ሰፊ ገንዘብ እንዲያገኙ ይረዳቸዋል

በልጅነት ጊዜ የተዘለለውን መሠረታዊ እውቀቶች የሚሰጡ የአዋቂዎች ትምህርት መጽሐፍና ማንበብ ትምህርት መደበኛ ያልሆነ ዋነኛ ምሳሌ ናቸው እነዚህ ትኩረት ያልተሰጣቸው እውቀቶች የመጽሃፍ እና ማንበብ ችሎታ እንዲያገኙ በማድረግ ነጻነታቸውና የዜግነት ተሳትፏቸው በከፍተኛ ሁኔታ ይጨምራል።

ከፍተኛ ትምህርት ቤቶች ከተለያዩ ባህልና አስተዳደር ከመጡ ሰዎች ጋር የመገናኘት ዕድልን ይፈጥራሉ ይህም የግልና የማህበራዊ ግንኙነት ተማሪዎች ሰፋ ያለማቀፋዊ ግንዛብ እንዲያገኙና የብዝሃ ዋጋ እንዲረጡ ያግዛል

የደን ልማት ሲጀመር ትክክለኛ የዛፍ አይነቶችን ማምረት ያስፈልጋል ከአካባቢው የአየር ንብረትና የአፈር አይነት ጋር የሚስማሙ ተወላጅ ዛፎችን ቅድሚያ ያገኛሉ ቅድሚያ ማዘጋጀትና ወደ ቋሚ ቦታቸው መትከል መጀመሪያ ነው ።

ቆሎ ከፍተኛ የካሎሪ ይዘት ያለው ዓለም አቀፍ ሰብል ነው። ለሰው ልጅ ምግብና ለእንስሳት መኖነት ያገለግላል። ለመልካም ምርት ጥሩ አየር ንብረት እና ለም አፈር ያስፈልጋል። በሽታን የመቋቋም አቅም ያላቸው ዘሮችን መጠቀም ይመከራል።

ዝንጀሮዎች ብልህና ማኅበራዊ ፍጥረታት ናቸው። አብዛኛውን ጊዜ በዛፎች ላይ ይኖራሉ። በቤተሰብ ስብስብ ውስጥ አብረው ይኖራሉ። መጫወት እና መግባባት ይወዳሉ፤ ፍራፍሬዎችን እና ቅጠላ ቅጠሎችን ይመገባሉ። ጅራታቸውን ለሚዛናቸው ይጠቀማሉ። የዝንጀሮዎች መኖር የጫካውን ጤና ያመለክታል።

የቋንቋ ትምህርት በዚህ ደረጃ ከፍተኛ ትኩረት ይሰጠዋል። የአፍ መፍቻ ቋንቋን በአግባቡ የመናገር ፣የማንበብ እና የመፃፍ ችሎታን ማዳበር ለሁሉም የትምህርት አይነቶች ስኬት ቁልፍ ነው። ግልጽ በሆነ መንገድ መግባባት የመቻል ብቃት ለግል እና ለማህበራዊ ህይወት ወሳኝ ነው።

የትምህርት መገልገያዎች ተማሪዎች እና አስተማሪዎች የመማር ማስተማር ሂደትን ለማቀላጠፍ የሚጠቀሙት ቁሳቁሶች ናቸው እነዚህን መገልገያዎች መማሪያ መፃፍትን ማስታወሻ ደብተሮች እስክርቢቶችን ዲጂታል የመማሪያ መጽሐፍትን ያካትታል ትምህርትን የበለጠ ግልና በቀላሉ ለመረዳት ያስችላል ያግዛል።

አግሮ ኬሚካሎችን ያለ አግባብ መጠቀም የአፈር ለምነትም በረጅም ጊዜ ሊቀንስ ይችላል በአፈር ውስጥ ያሉት ጠቃሚ ጥቃቅን ህዋሳቱን በመግደል የተፈጥሮ ሚዛን ይዛ ጥገኝነትን ይፈጥራል

የኢንዱስትሪ እርሻ አለም አቀፍ የምግብ አቅርቦት ሰንሰለትን ያረጋጋል። ከፍተኛ መጠን ያለው ሰብል በቀነሰ ዋጋ በማምረት የከተማ ኗሪዎችን የምግብ ፍላጎት ለማርካት ይረዳል የኤክስፖርት ገበያን በማሳደግ የሀገሪ ኢኮኖሚን ይደግፋል ።

በድንገተኛ አዳጋ እና ከባድ ህመም ጊዜ ፈጣን የህክምና እርዳታ አስፈላጊ ነው። የአደጋ ጊዜ አገልግሎት በሰአቱ መሰጠት የእንስሳትን ህይወት ሊያድን ይችላሉ። አስቸኳይ የደም ስር ህክምና ሊያስፈልግ ይችላል።

በማንኛውም ሰዓት አገልግሎት ለመስጠት የሚያስችሉ የዲጂታል መረጃዎች የቤተመፃፍት አካል እየሆኑ ነው ተጠቃሚዎች የኤሌክትሮኒክ መጽሐፍትን ከቤት ሆኖ ማውረድ እና ማን ይችላሉ አካላዊ ማግኘት ሳይጠበቅ እውቀትን ማግኘት ለሚፈልጉ ሰዎች እጅግ ጠቃሚ ነው

አሳባ ድርቅን የሚቋቋም ሲሆን ለረጅም ጊዜ በምድር ዉስጥ የቆየ ይችላል የምግብነት የሚውለው ስሩ ሲሆን ከፍተኛ ባህር ቤት ምንጭ ነው እንዴት ተጠቂ ምግብ ሰብል መጠቀም ዋስትናን ያጠናቀቅል

የሂሳብ ትምህርት አስተሳሰብንና የችግር ፈቺነት ችሎታን ያጎለበታል፤ ተማሪዎች መሠረታዊ የሂሳብ ቁጥሮችንና ስሌቶችን በመማር የዕለት ተዕለት የገንዘብ ጉዳዮች እና ቁጥሮችን በብቃት ማስተዳደርን ይማራሉ፤ ለከፍተኛ የሳይንስ ትምህርቶች መሰረት ይጥላል።

ጥረት ድልን የመምረጥ ሂደት በዚህ ደረጃ ይጀመራ። ተማሪዎች ወደፊት ምን መማር ምን ዓይነት ሥራ መሥራት እንደሚፈልጉ በግልጽ ማሰብ ይገባቸዋል። የትምህርት አማካሪዎችና መምህራን ተማሪዎች ለፍላጎታቸው በችሎታቸው የሚስማማውን የትምህርት መስመር እንዲመረጡ ድጋፍ ማድረግ አለባቸው።

የምግብ ሰብሎችን በአግባቡ ማከማቸት ብክለትን ለመቀነሱ ወሳኝ ሚና አለው ማከናማቻ ቦታዎች ደረቅ እና አየር የሚያገኙ መሆን አለባቸው ምርቶችን ከተባይና ከአይጥ መጠበቅ የምግብ ዋስትናቸውን ለማረጋገጥ ይረዳል።

የሒሳብ ትምህርት መገልገያዎች ለምሳሌ ካልኩሌተር ገዢ ና ቅርሶች ሞዴሎች ረቂቅ ሂሳብ ስንት ሀሳብን በግልጽ ለመረዳት እረዳሉ እነዚህ እቃዎች የተማሪዎችን ችግር የመፍታት ችሎታ በማጎልበት የሂሳብ ትምህርትን አስደሳችና ተደራሽ ያደርጉታል

በተለይም በአየር ንብረት ለውጥ ምክንያት የደህን ልማት ትልቅ ፋይዳዎች ከባቢ አየር ውስጥ የሚገኘውን ካርቦንዳዮች ሳይድ በመጠቀም የአየር ሙቀትን ለመቀነስ ይረዳሉ መስፋፋት ለሰው ልጆችና ለእንስሳት አየር ያቀርባል

የፕሮጀክት ስራዎችንና የቡድን ጥናቶችን ማከናወን ተማሪዎች በእውነተኛ አለም ችግርን እንዴት መፍታት እንዳለባቸው እንዲማሩ ለማወቅ ይረዳናል የዘዴ የመረጃ ምንጮችን መፈለግ መተንተን እና በተግባር ላይ ማዋልን የመሳሰሉ ክህሎቶችን ያጎለብታል ለከፍተኛ ትምህርት የሚያስፈልጋቸውን የጥናት ፍንጭ እንዲያገኙ ይረዳል።

ግጦሽ መሬት አስተዳደር የግጦሽ መሬትን በአግባቡ ማስተዳደር የመኖ ዋስትናን ያረጋግጣል የግጦሽ ቦታ በመቀያየር የአፈር መሸርሸር ይከላከላል በኪሳራና ውሃ መኖርን ማረጋገጥ የእንስሳት ፍላጎትን አለው ያሞላል።

መምህራን በአጠቃላይ ትምህርቶች ውስጥ የተማሪዎችን ፍላጎት በመረዳት የትምህርት አሰጣጡን ግላዊ ማድረግ አለባቸው ተማሪዎች በቀላሉ እንዲማሩና ለትምህርቱ ያላቸው ፍላጎት እንዳያጡ ለማድረግ የተለያዩ የማስተማር ዘዴዎችን መጠቀም አስፈላጊ ነው።

ጉማሬ አብዛኛው ጊዜውን በውሃ ውስጥ የሚያሳልፍ ግዙፍ እንስሳ ነው። ምንም እንኳን ሰላማዊ ቢመስልም በጣም አደገኛ እና ክልሉን የሚጠብቅ ነው። አፉን ሰፍ አድርጎ መክፈት እና ትላልቅ ጥርሶቹን ማሳየት ማስፈራሪያ ነው። ጉማሬዎች በዋናነት ሳር በመብላት ይመገባሉ።

በዩንቨርስቲ ውስጥ መማር ማለት ከአስተማሪና ከእኩዮች ጋር በመሆን አዳዲስ ሃሳቦችን መፈተሽ ነው ይህ ሂደት ተማሪዎች ወሳኝ አስተሳሰብ እንዲያዳብሩ ውስብስብ ችግሮችን በመፍታት እንዲለማመዱ እንዲሁም ለብረተሰቡ የሚጠቅሙ አስተዋጽኦዎችን እንዲያበረከቱ ያግዛቸዋል።

የእንስሳት ሀኪሞች የእንስሳትን ጤና በመጠበቅ እና በመመለስ ረገድ ወሳኝ አይጫወታሉ ምርመራ ህክምናና የቀዶ ጥገና አገልግሎት እሰጣሉ የእንስሳት በሽታዎችን በመቆጣጠር የህዝብ ጤና ይጠብቃሉ

የእንሰሳት ምርቶችን ውጤታማ የሆነ ግብይት ለማድረግ ጥራትን ማረጋገጥ አስፈላጊ ነው። ገበያውን መረዳት እና ተመጣጣኝ ዋጋ ማቅረብ ተገቢ ነው። ምርቶችን በጥሩ ሁኔታ ማሸግ ብክነትን በከፍተኛ ሁኔታ ይቀንሳል።

አጠቃላይ ትምህርት ተማሪዎች መሰረታዊ የሆኑ የዕውቀት ዘርፎችን የሚማሩበት ለቀጣይ የትምህርት ደረጃ የሚበቁበት ወሳኝ ምዕራፍ ነው ይህ ደረጃ የንባብ የጽፈት እና የተለያዩ መሰረታዊ ሁኔታዎችን በማጠናከር በህይወታቸው ስኬታማ መሆን የሚያስችላቸውን አጠቃላይ እውቀት እና ብቃት ያገኙበታል።

የእንሰሳት ሀኪም ሙያዊ ስነምግባርን መጠበቅ አለበት። የእንስሳት ደህንነት እና ደስታ ማስቀደም ቅድሚሚ ይሰጠዋ ከደንበኞች ጋር ግልጽ እና እውነተኛ ግንኙነት መፍጠር ተገቢ ነው።

የሰበል በሽታዎች በምርት ላይ ከፍተኛ ጉዳት ያደርሳሉ በሽታዎችን ቀድሞ በመለየት ተገቢውን ከሚካኤል መጠቀም ያስፈልጋል በሽታን የመቋቋም አቅም ያላቸው ዘሮችን መዝራት መከላከልን ያግዛል

ጅብ በሌልት አድኖ የሚበላ እና የሙት ስጋ የሚመገብ እንስሳት ነው። ጠንካራ መረጋጋት እና ጥርሶች ስላሉት አጥንት መሰባበር ይችላል። በሰላማዊ ጊዚያትም ቢሆን የሚያስቅ ድምፅ ያሰማል። ጅቦች ለአካባቢም ንፅህና ትልቅ አስተዋጽኦ አላቸው።

ከፍተኛ ደረጃ ትምህርት ተማሪዎችን ለአለማቀፋዊ ተወዳዳሪነት አዘጋጃ የዘመኑን ለውጦችና የዓለምን ፈጣን እድገት ለማቋቋም እንዲችሉ አዳዲስ ነገሮችን የመማር አዳዲስ ሁኔታዎች ጋር የመለማመድ ብቃት ሊኖራቸው ይገባል ።በግልና በማህበራዊ ህይወታቸው ስኬታማ እንዲችሉም ይረዳ።

የእንስሳት ህክምና ሆስፒታል ንፅሕና በሽታ እንዳይዛመት ይከላከላል። የህክምና መሳሪያዎችን ማጽዳት እና ማምከን ወሳኝ ነው። ንፁህ እና ድህንነቱ የተጠበቀ አከባቢ ለህክምናው ስኬት ይረዳል።

ማህበራዊ ሳይንስ ትምህርቶች ወይም ታሪክና ጂዮግራፊ ጨምሮ ተማሪዎች የሰዎችን ግንኙነት የባህል የማህበራዊ መዋቅሮችን እንዲረዱ ይረዳል ይህም በተለይ ማህበራዊ ሁኔታዎች ውስጥ ለመኖር የሚያስችላቸውን ሰብዓዊና መቻቻልን መሰረት ያደረገ ግንዛቤ እንዲያዳበሩ ያበረታታል።

ትክክለኛ አመጋገብ ለእንስሳት ጤና ቁልፍ ነው የተመጣጠነ ምግብ እጥረት በብዙ በሽታዎች ያረጋል የእንስሳት ሀኪሞች በአመጋገብ ዙሪያ ምክር አሉ እንዲሁም ህክምና ያዘዛሉ

አዞዎች ለረጅም ጊዜ በምድር ላይ የኖሩ በጣም ጥንታዊ ፍጥረታት ናቸው። ጠንካራ ቆዳ እና ኃይለኛ መንጋጋዎች አሏቸው። በአብዛኛው በወንዞችና በሀይቆች ዳርቻ ላይ ይኖራሉ። የሚመገቡትን እንስሳ በውሃ ውስጥ ሆነው ተደብቀው ይጠብቃሉ፤ የአዞዎች መኖር የውኃ ስነ ምህዳር ሚዛን መጠበቂያ ነው።

የአሳ እርባታ ከፍተኛ የፕሮቲን ምርት ለማግኘት ያግዛል። የአሳ ኩሬዎች ንፅህና እና ጥራት መቆጣጠር ያስፈልጋል። ለአሳዎች የተመጣጠነ መኖ በወቅቱ መስጠት ፈጣን እድገት ያመጣል።

ሰብልን ማሽከርከር ወይም አፈራርቆ መዝራት የአፈርን ለምነት አወቃቀር ለማሻሻል ይረዳል። አንድ አይነት ሰብልን ደጋግሞ መዝራት በአፈር ላይ ጉዳት ያስከትላል። የሰብል ማሽከርከር ወይም ሰብልን አፈራርቆ መዝራት በሽታን እና ተባዮችን ይከላከላል።

የብረት ትጥረት በሽታ በተለይም በአነስተኛ ጥጆች እና ግልገሎች ላይ ይከሰታል። ምልክቶችን ቀድሞ በመለየት የብረት መድሀኒቶች መስጠት ያስፈልጋል። የተመጣጠነ መኖ ችግሩን ለመከላከል ይረዳናል።

የእንስሳት ህክምና የመከላከል ስራዎች ውስጥ አንዱ የሆነው የባዮ ደህንነት ነው። ይኸውም በሽታ ወደ እርሻ እንዳይጋቡ ና እንዳይሰራጩ የሚረዱ ጥብቅ የቁጥጥር እርምጃዎችን መውሰድ ነው።

የተቀናጀ ተባይ መቆጣጠር ዘዴ አግሮ ኬሚካሎችን ከመጠቀም በፊት ሌሎች አማራጮችን እንዲጠቀሙ ያበረታታል። ኬሚካሎች የመጨረሻ መፍትሔ መሆን አለባቸው ማለት ነው።

በአለም አቀፍ ደረጃ የደን ልማት ትልቅ ትኩረት ተሰጦታል። የአረንጓዴ ኢኮኖሚ እቅዶች ማዕከል ነው። እያንዳንዱ ዜጋ በተቻለው መጠን በዛፍ ተከላው እንዲሳተፍ ይጠበቃል።

የቴክኖሎጂ አጠቃቀም ክህሎት በዚህ ዘመን እጅግ አስፈላጊ ነው። ተማሪዎች ኮምፒውተር እና ሌሎች የዲጅታል መሳሪያዎች በትምህርታቸው ውጤታማ ለመሆን እንዴት መጠቀም እንዳለባቸው መማር አለባቸው። ይህ ብቃት ዘመናዊ የስራ አለምን የሚጠይቅን የመረጃ አያያዝ እና የመገናኛ ቴክኖሎጂን በአግባቡ የመጠቀም ችሎታን ያጎለብታል።

የቤተ መጻፍት መጽሐፍ አደራደር አለም አቀፍ ደረጃን የጠበቀ ነው ለምሳሌ የኮንግረስ ቤተመፃፍት አደራደር በመጠቀም ይውላል ይህ ሲዲ በሺወች የሚቆጠሩ መጽሃፍ በዘርፍ እንዲከፋፈሉ በቀላሉ ፍለጋን ያደርጋል።

ይህ አይነቱ ትምህርት ከተማሪዎች የግዥና ሁኔታ ጋር ለመስማማት መቻሉ ዋና መለየት ፕሮግራሞቹ የሙያ ስልጠናዎችን የማህበረሰብ ትምህርቶችና አግባብነት ያለው እውቀት ለራ ወይም የሚያስፈልጉ የግል ክህሎት ውሾችን

ረጂም ዓመታት በፊት የተጻፉ ብርቅዬ ጥንታዊ መጽሐፍትን ከትውልድ ወደ ትውልድ የሚሻገርን ታሪክና ጥበብ ጠብቀውልናል እነዚህ ስፍራዎች ያለፉት ዘመናት የሚመደቡበት ልዩ ስፍራ ሲሆኑ ጉበኞች በፀጥታ የቆዩትን ታሪኮች በጥልቀት እንዲያነቡ ይጋበዛሉ ይህንቀት ሃብት በጥንቃቄ መንከባከብ የሁላችንም

ከኦርጋኒክ እርሻ ጋር ሲነፃፀር አግሮ ኬሚካሎች የምግብ ዋጋን በመቀነስ ለተጠቃሚው አቅርበዋል ይህም በተለይ ለዝቅተኛ ገቢ ላላቸው ሰዎች የምግብ ተደራሽነትን በከፍተኛ ሁኔታ ያሻሽላል።

ችምፓዚዎች ከሰው ልጆች ጋር በጣም ተመሳሳይ የሆኑ ብልህ ፍጥረታት ናቸው። መሣሪያዎችን መጠቀም እና ችግሮችን መፍታት ይችላሉ። የሚኖሩት በትላልቅ ቤተሰቦች ውስጥ ለሌላው ትልቅ እንክብካቤ ያደርጋሉ። መመልከት የዱር አራዊት አስደናቂ የዓለምን ያሳያሉ።

ቤተ መጻህፍት የመጽሐፍ ብድር አገልግሎት ብቻ የሚሰጡ አይደሉም፤ በብዙ ስፍራዎች ፊልሞች፣ ሙዚቃዎች፣ እና የመልቲ ሚዲያ እውቀቶች ለጎብኚዎች ይቀርባሉ። ይህም ለውጥ ቤተ መጻህፍት ከባህላዊ የንባብ ማዕከላት ወደ አጠቃላይ የመረጃና የመዝናኛ አካላት ይለውጧቸዋል።

ሰጎን መብረር የማይችል ትልቅ ወፍ ነው ነገር ግን በጣም ፈጣን ሯጭ ነው። ረጃጅም አንገት እና ጠንካራ እግሮች ያሉት ሲሆን ለሽቅድምድም ተፈጥሯል። እንቁላሎቿን ትልቁን የእንሰሳት እንቁላል መጠን ይይዛሉ ሰጎን የሚያስፈራ ነገር ሲገጥማት አንገቷን ዝቅ አድርጋ ለመደበቅ ትሞክራለች።

የዶሮ እርባታ ፈጣን የምግብ ዋስትናን ያረጋግጣል። እንቁላል እና ስጋን በብዛ እና በጥራት ለማምረት የበሽታ መከላከል ዋናው ነው። የቦታ ንፁህ እና ተገቢ ብርሃን እና ለዶሮዎች ጤናማ እድገት አስተዋፅኦ ያደርጋል።

ስንዴ ለዳቦ ለፓስታና ለሌሎች ምርቶች ዋናው ጥሬ እቃ ነው ከፍተኛ ምርት ለመሰብሰብ የተሻሻሉ ዘሮችን መጠቀም ተገቢ ነው አፈሩን ማረስ ውሃና ማዳበሪያ መስጠት ለእድገቱ ወሳኝ ናቸው ትክክለኛ አያያዝ ጥራቱን ይጠብቀዋል።

ይህ የእርሻ ስርዓት የመስኖ ቴክኖሎጂዎችን በስፋት በመጠቀም ሰብሎችን ለዓመታት ለማምረት ያስችላል ነገር ግን ከፍተኛ የውሃ ፍጆታ ስለሚጠይቅ የከርሰ ምድር ውሃ ሀብት ሊቀንሳል ይህም ለረጅም ጊዜ ድርቅን ሊያመጣ ይችላል።

ነብር በውበቱና በሚያስፈራው ሰውነቱ የሚታወቅ አዳኝ ነው፥ ሰውነቱ በጥቁር ነጠብጣቦች የተሞላ ሲሆን ይህም በጫካ ውስጥ ጥሩ መደበቂያው ነው። ነብር በብቸኝነት መኖርን ይመርጣል፤ በአብዛኛው በሌሊት አድኖ ይበላል። የመኖሪያው አካባቢዎች ውድመት ምክንያት ቁጥራቸው እየቀነሰ ነው።

ትምህርት ቤቶች ውስጥ የሚገኙ ቤተመጽሐፍቶች በትምህርት ጥራት ላይ ቀጥተኛ ተጽኖ አላቸው ተማሪዎች ተጨማሪ መጠቀሻ መጽሐፍትን በቀላሉና ትምህርታቸውን ጥልቀት እንዲያሳድጉ ይረዳል መምህራንም ለክፍል ዝግጅት የሚሆን አዳዲስ ግብዓቶችን ያገኛሉ

የቆሻሻ አያያዝ ወይም ቴክኒኮች አሉ አካባቢያዊ የትምህርት ፕሮግራሞች አብዛኛውን ጊዜ መደበኛ ባልሆነ መንገድ ይቀርባሉ። ዜጎች አካባቢያቸውን ለመጠበቅ ረጅም ጊዜ የሚዘልቅ በዘላቂነት ለማሳደግ በተግባራዊ ተግባራት ውስጥ እንዲሳተፉ ያበረታታቸዋል።

የአካል ማጎልመሻ ትምህርት የሚያገለግሉ የስፖርት መገልገያዎች ለምሳሌ ኳሶች የጂምናስቲክ ምሀፎች እና የአትሌቲክስ መሳሪያዎች የተማሪዎችን አከላዊና አእምሮአዊ ጤንነት ለማሻሻል ይረዳሉ እንዲሁም የውጭ መንፈስ እና የትብብር ግዛቸዋል

በዚህ ደረጃ ተማሪዎች ስለ ራሳቸውና ስለ ሀገራቸው ታሪክና ባህል መማር አለባቸው ይህ ግንዛቤ የዜግነት ስሜታቸውን ያጎለበታል እንዲሁም በማህበረሰብ ውስጥ ያላቸው እንዲረዱ ያደርጋል ትምህርት ዓላማ ሰፊና ሁሉን አቀፍ አስተሳሰብን መፍጠር ነው

የአንደኛ ደረጃ ትምህርት መገልገያዎች ለምሳሌ ባለቀለም መጽሐፍት፣ መቁጠሪያና፣ መሳሪያዎችንና ጨዋታዎችን ያካትታሉ። የትምህርት እቃዎች የመሰረታዊ ትምህርትን ለማስተማር ያገለግላሉ። እነዚህ ልጆች በጨዋታና በቀላል መንገድ እንዲማሩ ያበረታታል።

ገበሬዎች ከጥንት ጀምሮ ሲተላለፉ የመጡ እሴቶችን ተሸካሚዎች ናቸው ታታሪነት ታማኝነት እና የመተጋገዝ ባህል አላቸው እነዚህን ባህሪያት ለልጆቻቸው በማስተላለፍ የገጠርን የሞራል ልዕልና ይጠብቃሉ።

ቡና የኢትዮጵያ ዋነኛ የገቢ ምንጭ ነው። ምንም እንኳን መጠጥ ቢሆንም የሀገሪቱ የግብርና ኢኮኖሚ ምሰሶ ነው። የቡና ተክልን በስርዓት ማልማት እና ማቀነባበር የወጪ ምንዛሬን ያመጣል። ዘመናዊ ዘዴዎችን ጥቅም ላይ ማዋል አለባቸው።

የዩኒቨርስቲ ትምህርት ዋንኛ ዓላማ ዕውቀትን ማስጨበጥ ብቻ ሳይሆን ተማሪዎች ራሳቸውን የቻላቸው ግለሰቦች እንደ ማህበራዊና ኢኮኖሚ ችግሮችን ለመፍታት የሚያስችል አቅምን ይፈጥራሉ ማለት ነው።

የተፈጥሮ ደኖችን ከእሳትና ከህገወጥ ቆራጮች መጠበቅ ትልቅ ፈተና ነው የደን ጠባቂዎች እና የአካባቢው ማህበረሰብ በጋራ በመሆን መስራት አለባቸው የደን ሀብትን መከታተል እና ጥሳት ሲፈጠር ህጋዊ እርምጃ መወሰድ አስፈላጊ ነው።

የኢንዱስትሪ እረሻ ዋናነት ገንዘብ ለማግኘት የንግድ ድርጅት ነው የምግብ ጥራትና የአካባቢ ደህነት ከምርት መጠን በታች ትኩረት ሊሰጣቸው ይችላል ።ምርትን የማሳደግ ፍላጎት ከጤና በላይ ሊሆን ይችላል።

መደበኛ ያልሆነ ትምህርት በተቋቋመ መደበኛ የትምህርት የሚሰጥ ነው። ብዙውን ግዜ ተለዋዋጭ ሲሆን የተወሰኑ ቡድኖች የሚሰጥ እንዲሁም ተግባራዊ ክህሎቶችና አስቸኳይ የህይወት ፍላጎቶች ላይ ያተኮራል።

መደበኛ ሁሉም ቦታዎች የትምህርት ተደራሽነትና ባህላዊ የአግባብነትን በመጨመር ለትምህርት አካባቢ ሀብቶችና የአፍ መፍቻ ቋንቋዎችን ይጠቀማሉ የመማሪያ ቁሳቁሶችን የተሳታፊዎችን እለታዊ የህይወት እና ውስጥ በጥልቀት እንዲያስተጋቡ ያደርጋል::

ኬሚካል በሚጠቀሙበት ጊዜ ገበሬዎች የደህንነት መርሆች መከተል አለባቸው። ጉዋንት፣ ጭምብልና መነጽር በመጠቀም ሰውነታቸውን ከኬሚካል ጉዳት መከላከል ያስፈልጋቸዋል።

አግሮ ኬሚካሎች በእርሻ ምርት ላይ ጥቅም ላይ የሚውሉ ውህዶች ናቸው እነዚህ ኬሚካሎች ማዳበሪያዎችን፤ ፀረ መድሀኒቶችንና አረም ማጥፊያዎችን የእድገት ተቆጣጣሪዎችን ያጠቃልላል። ይህም ዓላማው ምርትን በከፍተኛ ደረጃ መጨመር ነው።

የእንስሳት እርባታ ዘርፍ የኢንዱስትሪ እረሻ ከፍተኛ ቁጥጥር ያላቸውን እንስሳት በአንድ ቦታ ላይ ያጎላል። እንስሳቱ በተገደበ ቦታ ውስጥ ይኖራሉ ፈጣን ክብደት እንዲጨምሩ ይደረጋሉ።

ዩኒቨርስቲ ሲገቡ ተማሪዎች ከሁለተኛ ደረጃ ትምህርት ቤት የተለያየ የሀላፊነት ስሜት እና ራስን የማስተዳደር ችሎታ እንዲያዳብሩ ይጠበቃል። የጊዜ አጠቃቀም እና የትምህርት ጥራት ማረጋገጫ በግላቸው ለስኬት ወሳኝ መሆናቸውን ይገነዘባሉ።

የዘር መድስ እና በኢንዱስትሪ እርሻ ውስጥ ጥቅም ላይ ይውላል በሽታን እና ተባይን የሚቋቋሙ የተሻሻሉ ዘሮችን ይዘጋጃሉ ይህም ምርትን ለማሳደግ ይረዳል ነገር ግን በዘረመል የተሻሻሉ ምግቦች ላይ ስጋት አለ።

አካባቢን የሚጠብቅ የደን ልማት ዘዴዎች ተግባራዊ መሆን አለባቸው። ዛፎችን በሚቆርጡበት ጊዜ ለወደፊት ጥቅም በማሰብ በምትኩ አዳዲስ ችግኞችን መትከል ግዴታ ይኖርባቸዋል።

የማያቋርጥ የቴክኖሎጂ ለውጥ ቤተመፃፍትንም ነክቶታል አሁን ላይ የመጽሐፍት ፍለጋን በሞባይል መጠግበሪያዎች መፈለግ ይቻላል የተዋቀሩ የመረጃ ስርዓቶች በፍጥነት የሚያስፈልገውን መረጃ በፍጥነት ያገኛሉ ይህ ለውጥ ቤተ መጻህፍቶች ከጊዜው ጋር የሚራመዱና ከጊዜው ጋር አዳዲስ አንባቢዎች የሚሰቡ እንዲሆኑ አስችሏቸዋል።

የደን ልማት ከፍተኛ ትግስት የሚጠይቅ የረጅም ጊዜ ኢንቨስትመንት ነው ዛፎች አድርገው ሙሉ ጥቅም ለመስጠት አመታት ይወስዳሉ ትውልድ የሚሻገር ሃላፊነት በመሆኑ ትኩረት ሊሰጣቸው ይገባል።

አውራሪስ ግዙፍ አካል ውፍረት ቆዳና በግንባሩ ላይ አንድ ወይም ሁለት ቀንድ ያለው ነው እነዚህ ቀልዶች ለጥቃት መከላከያና ለራስ መከላከያ መሳርያነት ያገለግላሉ የአውራሪስ ቀንድ በአፍላፍላጎት ምክንያት አውራሪስ በከፍተኛ ነው እነዚህን ብርቅዬ እንስሳት ከጥቃት መታደግ ተገቢ ነው

ባጠቃላይ ትምህርት የመማር ፍቅርንና ለመወጉትን ይፈጥራል ተማሪዎች መጠይቅና በዙሪያቸው ስላለው ዓለም ለመረዳት ጥረት እንዲያደርጉ ያበረታታል ይህ የማወቅ ጉጉት ለዕድሜ ልክ ተማሪነት የሚያዘጋጅ ጠንካራ መሰረት ሆኖ ያገለግል

የኢንዱስትሪ እርሻ ከፍተኛ መጠን ያላቸውን ማዳበሪያዎችን እና ፀረ ተባይ መድሀኒቶችን በመጠቀም የሰብሎችን እድገት ያፋጥናል ይህም የአፈና ለምነት እንዲቀንስ እና የአካባቢ ብክለት እንዲጨምር ሊያደርግ ይችላል። የአፈር ደህንነት አሳሳቢ ነው።

በአጠቃላይ የኢንዱስትሪ እርሻ ስርዐት ከፍተኛ ሀይል ይፈልጋል። ለነዳጅ እና ለኤሌክትሪክ ሀይል ጥገኛ ነው። ይሂ የቅሪተ አካል ነዳጅ አጠቃቀም የአየር ንብረት ለውጥን ያባብስብናል በኛ ላይ።

የመስኖ ልማት የውሃ አጠቃቀም በጥንቃቄ መታሰብ አለበት ውሃ ቆጣቢ የሆኑ የመስኖ ዘዴዎችን መጠቀም ተገቢ ነው። ውሃን በአግባቡ መጠቀም የምርት እና ምርት እና ምርታማነትን በጥራት ያሻሽላል ማለት ነው።

የከፍተኛ ትምህርት ተቋማት አላማ ተማሪዎችን በተመረጡ የትምህርት መስኮች ላይ የባለሙያ እውቀት እንዲይዙ ማስቻል ነው። ተማሪዎች የራሳቸውን የምርምር ፕሮጀክት በማካሄድ እና በትምህርታዊ ውይይቶች በመሳተፍ የዘርፉን አዲስ እውቀት ይገነዘባሉ።

ፀረይ ተባይ መድኃኒቶች ሰብሎችን የሚያጠፉ ጐጂ ነፍሳቶችን የሚያጠፉ መከላከያዎች ናቸው፤ ተባይዎችን በመቆጣጠር የምርት ብክነትን ይቀንሳሉ። ይሁን እንጂ በአግባቡ ካልተጠቀሙ የሰውን ጤና ሊጎዱ ይችላሉ።

የሁለተኛ ደረጃ ትምህርት ተማሪዎች በአካዳሚ ደረጃ ሰፋ ያለ እውቀት የሚያገኙበት ወሳኝ ምዕራፍ ነው ይህ ደረጃ ለከፍተኛ የትምህርት የሚበቁበትን መሰረታዊ ክህሎቶች በማጠናከር የወደፊት የስራ ዘመናቸው አስፈላጊ የሆኑ ትንተና፣ ችግር ፈቺ የሆኑ ብቃቶችን ያዳብራሉ።

በያካባቢው የተቋቋሙ ትናንሽ ቤተመጻሕፍቶች መፅሀፍት በየ አካባቢው እንዲቀርብ ይረዳሉ። የርቀት ቦታዎች ያሉ ሰዎች ወደ ትላልቅ ከተሞች ሳይሄዱ በቀላሉ በንባብ ባህል እንዲሳተፉ ያስችላሉ። የአካባቢውን የባህል ቱሩፋትም የማደራጀት ፣የማስጠበቅ ስራ ይሰራሉ።

የወጣቶች የሚደግፉ ፕሮግራሞች በዚህ ምድር ይወድቃሉ በአመራር በገንዘቡ በዕውቀትና በይኝ ስልጠና ይሰጣሉ ትምህርት ወጣቶችን ለዘመናዊ የስራ ገበያ በማዘጋጀት የሚሰማው ዜግነት እንዲያዳብሩ ያበረታታሉ

በቅርብ ጊዜ ወዲህ አንዳንድ ቤት መሐፍት ለጉብኝት ልጅ የፈጠራ ማዕከላችን ማቋቋም ጀምሯል እነዚህ ማእከላት ቴክኖሎጂ እና ፈጣን የሚያስተዋውቁ መሳሪያዎችንና ፕሮግራሞችን ያካተተ የፈጠራ ስራ ማህበረሰቡ እውቀትን ተግባራዊ እንዲያደርግ አዳዲስ ነገሮችን እንዲፈጥርና የአግዘዋል

በሽታን መከላከል ከህክምና ይሻላል የእንስሳትን መከላከል አቅም ለማጠናከር ወቅታዊ የክት ባትወሳኝ ናቸው የፀረ ሰብአዊና ንጽህና አጠባበቅ ተግባራትን በጥብቅ መከተል ያስፈልግል

የርቀት ትምህርት እና የኦላይን ኮርሶች መስፋፋት የዩኒቨርስቲ ትምህርትን ይበልጥ ተደራሽ አድርጎታል። ይህ ስርዓት የጊዜ እና የቦታ ገደብ ሳይኖረው ሰዎች ሙያቸውን እንዲያሻሽሉ እና አዳዲስ እውቀቶችን እንዲቀስሙ ልዩ እድል በመስጠት እድሜ ልክ የመማር ባህልን ያበረታታል።

ገበሬዎች ሸቀጦቻቸውን ለገበያ ለማቅረብ ከባድ ጉዞ ሊያደርጉ ይችላሉ። የምርታቸውን ጥራት ጠብቀው ለማቅረብ ጥረት ያደርጋሉ። የሚሸጡትም ምርት ምርት በተገቢው መንገድ ያሽጋሉ። የገበያ ግንኙነታቸውን ያጠናቅራሉ።

የኬሚካል መዳኒቶች በውሃ አካላት ውስጥ ሊሰርጉ ይችላሉ ይህም የውሃ ብክለትን ለአሳዎች እና ሌሎች የውሃ ውስጥ ሂወት አደጋ ላይ ይጥላል። ለሰብል ሲባል ለአካባቢው ትልቅ ስጋት ይሆናል።

የዱር አሳማዎች ጠንካራ አፍንጫና ረጅም ጥርሶች አሏቸው። እነዚህን ጥርሶች መሬት በመቆፈር ስር እና ነፍሳትን ለማግኘት ይጠቀማሉ። አሳማዎች በጫካ ውስጥ የሚፈልጉትን ምግብ በመብላት ሥነ ምህዳሩን ይረዳሉ። እነሱ በጣም ግትር እና ጠንካራ በመሆናቸው ለጠላቶቻቸው በቀላሉ አልሸነፉም።

የወላጅነት ትምህርትና የቤተሰብ ድጋፍ ፕሮግራሞች ግሩም መደበኛ ያልሆኑ መሳሪያዎች ናቸው የተንከባከቦች በልጆች እድገት በጤና እና በግንኙነት ቴክኒኮች ላይ እውቀት በመስጠት ትውልድነት በቀጥታ ያደርጋል

የሰራተኞች የስራ ሁኔታ በኢንዱስትሪዎች ውስጥ አሳሳቢስ ሊሆን ይችላል ተኞች የከፍተኛ ኬሚካሎችና አደገኛ ማሽኖች ሊጋለጡ ይችላሉ የስራ ድህነት ጥበቃን ይጠይቃል

ትልልቅ የ ኢንዱስትሪ እርሻዎች ለአፈር መሸርሸር ስጋት ናቸው መሬቱን ያለማቋረጥ በአንድ ሰብል ማልማትና ከባድ ማሽኖችን መጠቀም ያፈሩን ጥራት ይወደዋል የአካባቢው ስደር ይዛባል

የደን ልማት ፕሮጀክቶች ከመሬት አጠቃቀም ጋር በተያያዘ ግጭቶች ሊፈጥሩ ይችላሉ። የደን መሬት ከግብርና መሬት ጋር ተፎካካሪ ሊሆነ ይችላል። ሚዛናዊ የሆነ የመሬት አስተዳደራዊነት አስፈላጊ ነው።

የትምህርት ቤት መዋቅር በተለየ መደበኛ ያልሆነ ትምህርት በብቃት ላይ በተመሠረቱ ውጤቶች ላይ ያተኩራል ዋና ግቡ ስልጣኞች መደበኛ ፈተናዎችን ከማለት ይልቅ ክህሎት መማርን ማሳየት ሲሆን ሂደቱ በግብ ላይ ያነጣጠረ እንዲሆን ያደርገዋል

በግና ፍየል ከአነስተኛ ካፒታል ጀምሮ የሚራቡ ፈጣን የገበያ አቀርቦት አላቸው። ለወተት እና ለስጋ ምርቶች በመዋል የአርብቶ አደሩን ገቢ ይጨምራል። ድርቅን የመቋቋም ሀቅማቸው ከፍተኛ ነው።

የግብርና ቆሻሻ ለእንስሳት መኖ መጠቀም የሰብል ቅርቶችን ለእንስሳትና መኖነት መጠቀም ወጭን ይቀንሳል። ገለባና አገዳን በኬሚካል በማዘጋጀት የምግብ ይዞታቸውን ማሻሻል ይቻላል ይህ ዘዴ የአካባቢ ብክለት ይቀንሳል ።

መደበኛ ያልሆነ ትምህርት ስደተኞችና ለተናከረ ሰዎች የተፋጠና ለባህል ተስማሚ የሆነ ትምህርት በመስጠት ወሳኝ ነው ግለሰቦች አዲስ ቋንቋ እንዲማሩና ቸውና በቋሚ ወይም ጊዜያዊ ሰፈር ውስጥ ህይወታቸውን ለመገንባት የሚያስችሉ ተንቀሳቀስ ክህሎቶችን እንዲያገኙ ይረዳቸዋል።

የስርዓተ ትምህርት ዲዛይንና አሰጣጥ ያለው ተለዋዋጭነት አስተማሪዎች በሰልጣኞች አስተያየት እና ፍላጎቶች መሠረት ይዘቱን በፍጥነት በማስተካከል ትምህርቱን ከእውነተኛ ዓለም እውነታዎች ጋር እያዛመዱ መሆኑን የሚያረጋግጥ ነው።

ገበሬዎች የህብረተሰቡ የጀርባ አጥር ናቸው። ምድራችንን በመንከባከብ እና በማልማት ለሁሉም የሚሆን ምግብ ያመርታሉ። በየቀኑ በፀሀይ ሙቀት እና በዝናብ በዝናብ ውስጥ ጠንከረው በመስራት ዘር የዘራሉ፣ ተክል ይንከባከባሉ ፣የመጨረሻውን ምርት ለመሰብሰብ በትዕግሥት ይጠብቃሉ።

ከፍተኛ የግብርናዎች በመጠቀም የምግብ ቅሪት ሊያስከትል ይችላል ይህም ለሸማቾች የጤና ጋት ሊሆን ይችላል የቁጥጥር አካላት የምግብ ድህነት ደረጃዎችን ለማስጠበቅ ትግል ያደርጋሉ

ውሃ ውህደት ውስጥ የደን ልማት ቁልፍ ሚና ይጫወታል። ደኖች ውሃን ወደመሬት እንዲሰርግ በማድረግ የከርሰ ምድር የከርሰ ምድር ውሃን ይሞላሉ። ይህም ደግሞ ለወንዞች እና ለምንጮች የዉሃ አቅርቦት ዋስትናዎች ናቸው።

በምግብ ላይ የሚከመድ ቅሪት በሰው ጤና ላይ ችግር ሊያስከትል ይችላል ሸማቾች ለረጅም ጊዜ ኬሚካል ለኪም መጋለጥ የተለያዩ በሽታዎች ያረግ ይችላል አጠቃቀማቸው ጥብቅ ቁጥጥር ያስፈልገዋል።

በትምህርት ቤቶች ውስጥ መጽሐፍትና በውስጣቸው የሚገኙት አይነቶች ለተማሪዎች የምረጃ ምንጮች ናቸው ከትምህርት መጽሐፍ በተጨማሪ የተለያዩ ልብ ወለድና ታሪካዊ መጸሐፍትን በማንበብ አጠቃላይ እውቀታቸውን እንዲያሰፋ ይረዳሉ።

ኢንዱስትሪ እርሻ ከፍተኛ ምርት ለማግኘት ዘመናዊ ትላሊቅ ይርሻ ዘዴዎችን ይጠቀማል በሰፋፊ ምርቶች ላይ ያተኩራ የከፍተኛ ቴክኖሎጂ አጠቃቀም ይጨምራል አላማው ብዙ ቁጥር ያለውን የአለም ህዝብ በምግብ ማቅረብ ነው።

ትምህርትን በቀጥታ ወደ ሩቅ መንደሮች የሚያመጡ ሞባይል የመመሪያ ክፍሎች ወይም የግንዛቤ ማስጨበጫ ፕሮግራሞች መደበኛ ያልሆነውን መንፈስ ያሳያሉ እንደ ንጽህና አጠባበቅ ዘላቂያና በሽታ መከላከል ባሉ ርእሶች ላይ ትምህርት በመስጠት የጆግራፊያዊ መሰናክሎችን ያሸነፉ

ገበሬዎች የተለያዩ የሰብል አይነቶች ያመርታሉ ጥራጥሬ ፣አትክልት ፣ፍራፍሬ እና የቅባት እህሎችን ለገበያ ያቀርባሉ። ይህ የምርት ብዝሀነት የገበሬውን ገቢ ያረጋጋል። ለህብረተሰቡ የተለያዩ ምግቦች እንዲቀርቡ ያስችላል።

ጤናማ የደን ስርዓት የዱር እንስሳት መኖሪያ ነው ብዙ ዓይነትና አጥቢ እንስሳት በደን ውስጥ ይኖራሉ ደኖችን በማልማት የነዚህን ፍጥረታት ህልውና ማረጋገጥ ለተፈጥሮ ሚዛን ጠቀሜታ አለው።

በአግሮ ኬሚካሎች ላይ የተመሰረተ እርሻ የግብርና ወጪን ከፍ ያደርጋል። ገበሬዎች ከፍተኛ ዋጋ ያላቸውን ኬሚካሎች መግዛት ይጠበቅባቸዋል ይህም ለአነስተኛ ገበሬዎች የገንዘብ ጫና ሊሆንባቸው ይችላል።

ትምህርት ተማሪዎችን ለተለዋዋጭ ስራ አለም ያዘጋጃል። በዘመናዊ ገበያ ውስጥ ተፈላጊ የሆኑ እንደ ዲጂታል ክህሎት እና የቡድን ስራ የመሳሰሉ ጠቃሚ ብቃቶችን ያጎለብታል። ዲግሪ ማግኘት ለሙያ ስኬት ትልቅ ዋስትና ነው።

መሰረታዊ ሳይንሳዊ አስተሳሰብን ማዳበር ያጠቃላይ የትምህርት ዋና ካልነው ተማሪዎች ተፈጥሮንናቸው እንዴት መረዳት እንዳለባቸው በመማር ለሂወታቸው የሚያስፈልጋቸውን የትንተናና የምክንያት ችሎቶችን ያገኛሉ እውቀት ግንባታ መሠረት ያገኛሉ

አብዛኞቹ ቤተመጻሕፍት ትላልቅ አዳራሾች አሏቸው እነዚ አዳራሾች ለአከባቢ ስብሰባዎች እና ለስነ ፅሁፍ ዝግጅቶች ለህዝብ ንግግሮች ያገለግላል። ቤተመጻሕፍት እውቀትን ከማከማቸት ባሻገር ዜጎች ሀሳባቸውን የሚለዋወጡበት መድረክ መፍጠር ችለዋል።

የስነጥበብ ትምህርቶች ማለትም ስዕል ሙዚቃና ሌሎች የፈጠራ ችሎታና ስሜትን የመግለጽ ብቃት ያጎለብታሉ አጠቃላይ ትምህርት የተማሪዎችን ግላ ፍላጎትና ልጆቻቸውን እንዲያገኙ እና እንዲያዳብሩ ያግዛል ለተሟላ ግንባታ ያበረከታል።

ምንም እንኳን ፈታኝ ጎኖች ቢኖሩትም የኢንዱስትሪ እርሻ የአሁኑን አለም ለመመገብ ወሳኝ ሚና ይጫወታል። የተሻለ የአመራረት ዘዴዎችን በመጠቀም የአካባቢውን ጉዳቱን ለመቀነስ መጣር ያስፈልጋል ደ

በአጠቃላይ ትምህርት ደረጃ ያሉ ሰዎች የንቁየማህበረሰብ አባልነት ሚናቸውን እንዲረዱ ይበረታታሉ። የአካባቢ ጥበቃን የበጎ አድራጎት ስራዎችን ፣ማህበራዊ ፕሮጀክቶችን በመሳተፍ ለሌሎች ሰዎች የመቆርቆር እና የመረዳዳት ስሜታቸውን ያጠናቅራሉ።

የቤት እንስሳት የሆኑ ውሻና ድመት የህክምና ያስፈልጋቸዋል ለምጥና ሌሎች ትገኛለህ ህክምና መስጠት አለበት የባህሪያት ችግሮች ለመፍታት ድጋፍ ይሰጣል

የአርሶ አደሮች የህይወት ዘይቤ እጅግ በጣም ቀላል እና ተፈጥሯዊ ነው። ከከተማ ግርግር የራቁ ናቸው። በማለዳ ተነስተው ስራ ይጀምራሉ። ምሽት ላይ ከቤተሰቦቻቸው ጋር ይውላሉ። የገበሬዎች ስራ ታላቅ ክብር የሚሰጠው ነው።

ጤፍ በኢትዮጵያ በስፋት የሚመረተው ዋናው የምግብ ሰብን ነው ለጤና ጠቃሚ የሆነ ከፍተኛ የፋይበርና የብረት ይዘት አለው የእንጀራ መጋገር ዋናው ጥሬው የዘር ምርጫና ትክክለኛ የአመራር ዘዴ የምርትን ይጨምራል

የቤተ መጻሕፍት አባላት ካሉ ሰዎች ያለምንም ክፍያ ብዙ መጽሐፍትን ለአጭር ጊዜ ወስደው እንዲያነቡ ይፈቀዳል። ይህ ለአንባቢዎች ትልቅ እድል ይሰጣል። ማንኛውም ሰው ምንም አይነት የኢኮኖሚ አቅም ባይኖረውም እውቀት የማግኘት መብቱ እንዲጠቅም ያበረታታል።

የገበሬዎች ቤተሰብ እርሻ ስራ ውስጥ በሙሉ ልብ ይሳተፋል ልጆች ገና ከልጅነታቸው ጀምሮ የእርሻ ተግባራትን ይማራሉ ለቀጣይ ትውልድ የእርሻ ዕውቀት እንዲተላለፍ ይረዳሉ ይህ የተብብር መንፈስ የገጠር ህይወት መገለጫ ነው።

የሁለተኛ ደረጃ ትምህርት ቤቶች ከወላጆች ጋር የጠበቀ ግንኙነት መፍጠር አለባቸው። ወላጆች የልጆቻቸውን ትምህርት ሂደት መከታተል እና ስለሚገጥማቸው ፈተናዎች ተገቢውን ድጋፍ ማድረግ አለባቸው። የመምህራን እና የወላጆች ትብብር የተማሪዎችን ስኬት ማረጋገጥ ይችላል።

አዲስ የተመረቁ መጻህፍት በፍጥነት በቤተ መጻሕፍት መደርደሪያዎች ላይ ይገኛሉ። ይህ ቤተ-መጽሐፍት አዳዲስ እውቀቶችንና ሐሳቦች የመቀበያና የማሠራጫ ስፍራ ያደርገዋል። ንባብን እንደ ልማድ ለመጀመር ለሚፈልጉ ሰዎች ቤተ መጻህፍት እንደ ምርጥ መጀመሪያ ያገለግላል።

በዚህ የትምህርት ሂደት ውስጥ ተማሪዎች እንደ ፊዚክስ ኬሚስትሪ ባዮሎጂ ሂሳብ ባሉ ሳይንሳዊ ትምህርት ላይ ጥምቀት ያለው ግንዛቤን መገንባት አለባቸው በተለይ ዩንቨርስቲ መግቢያ ብቁ ለመሆን የሚያስችላቸውን ከፍተኛ ውጤት ለማስመዝገብ ጊዜ በትጋት ማጥናትና መዘጋጀት ይጠበቅባቸዋል።

የዱር ውሾች በቡድን ሁነው የሚኖሩ ፣አብረው የሚያድሩ ናቸው። ከፍተኛ የማደን ችሎት ስላላቸው አደናቸውን በቀላሉ ይይዛሉ። በጆሮዎቻቸው ላይ ያሉት ልዩ ነጠብጣቦች በቀላሉ ለመለየት ይረዳሉ። እነዚህ ብልህ እንስሳት በአካባቢው እየጠፉ በመሆናቸው ጥበቃ ያስፈልጋቸዋል።

የቤተመፅሀፍ ባለሙያዎች ለጎብኝዎች እጅግ አስፈላጊ ናቸው። እነዚህ ሰዎች ስለመረጃ አያያዝ ስለ መፅሀፍት አደራደር ፍለጋ ሰፊ እውቀት አላቸው። አንባቢዎች ትክክለኛውን መፅሀፍ ወይም መረጃ በፍጥነት እንዲያገኙ በመረዳት የእውቀት ፍላጎታቸውን ያቀላጥፋሉ።

የዩኒቨርስቲ ትምህርት ለወደፊት የስራ እድሎች መሰረት የሚጥል ወሳኝ ምዕራፍ ነው። ተማሪዎች እውቀት በማግኘት እና እውቀታቸውን በማዳበር በመረጡት ስር ባለሙያዎች ለመሆን ይዘጋጃሉ። ይህ ሂደት ለግል እድገት እና ለሙያ ስኬቶች ቁልፍ ሚና አለው።

የዩኒቨርስቲ ትምህርት ተማሪዎችን ለከፍተኛ ሙያና ምርምር የሚያዘጋጅ ወሳኝ ደረጃ ነው የተማሪዎችን የአካዳሚበት ያሳድጋል ወደፊት የስራ ዘርፍ ስኬት የሚያስፈልጉቶችን ያጎናጽፏል

በዚህ ወቅት ተማሪዎች ስለ ፋይናንስና ስለ ኢኮኖሚክስ እውቀት ማግኘት አለባቸው የግል ገንዘባቸውን በአግባቡ በማስተዳደርና ለወደፊት ሂወታቸው የሚያስፈልጋቸውን የግል ውሳኔዎች እንዴት መወሰን እንዳለባቸው መማር አለባቸው ለወደፊት ህይወታቸው ይበልጥ ራሳቸውን እንዲችሉ ያደርጋል።

ለምርመራ ስራዎች የሚያስፈልጉ ልዩ ቤተመፅሀፍቶች አሉ ለምሳሌ የህግ ቤት መፅሀፍ ለህግ ባለሙያዎች ፣የህክምና ቤተመጻሕፍት ለጤና ባለሙያዎች የሚሆኑ ልዩ መፅሀፍትን ያቀርባሉ። እነዚህ ስፍራዎች በዘርፉ ያሉ የቅርብ ጊዜ መረጃዎችን እና ጥናቶችን ለማግኘት ወሳኝ ናቸው።

አትክልትና ፍራፍሬ በጤና ጥበቃ ውስጥ ትልቅ ቦታ አላቸው ምርቶችን በጥንቃቄ መሰብሰብና በአግባቡ ማሸግ ያስፈልጋል አትክልቶችን ከበሽታ ከጉዳት መጠበቅ ጥራታቸውን ያረጋግጣል

ገበሬዎች ለአካባቢ ጥበቃ ትልቅ ሀላፊነት አለባቸው። አፈር እና ውሃ የመጠበቅ ስራን ይሰራሉ ከመጠን ያለፈ የኬሚካል አጠቃቀምን በመቀነስ ወደ ኦርጋኒክ እርሻ ዘዴዎች ለመሸጋገር ይሞክራሉ። ተፈጥሯዊ ሚዛንን ለመጠበቅ ቁርጠኞች ናቸው።

ጉብታ ወይም ግመል በጣም ደረቅ ያየር ሁኔታን የሚቋቋም አስደናቂ ፍጥረት ነው ውሃን በሰውነት ውስጥ ለረጅም ጊዜ የመቆየት ችሎታ እግመሎች እርዳታ ሰዎች በረሃማ አካባቢዎች ሸክም ያጓዛሉ ግመሎች ለሰው ልጆች ትልቅ እርዳታ የሚሰጡ ጠቃሚ የዱር እንስሳት ናቸው

በመደበኛ ያልሆነ ትምህርት የሚሰጠው ምስክር ወረቀት ብዙ ጊዜ አካዳሚ ያልሆነ ሲሆን እንደማጠናቀቂያ ወረቀት ወይም በኢንዱስትሪ እና ያለው የብቃት ማረጋገጫ ካርድ ነው። ዋጋው የሚመነጨው በይፋ ከታወቀ አካዳሚካዊ ይልቅ ከተረጋገጠ ክህሎት ነው።

የኢንዱስትሪ እርሻ የሰብል የዘር ብዝሃነት ይቀንሳል። በአንድ ቦታ አንድ አይነት ሰብል ብቻ በማልማት በሽታ ሲመጣ ከፍተኛ ውድመት ሊደርስበት ይችላል።

የከብት ፣የበግ እና የደሮ ጤና ለምግብ ዋስትና ወሳኝ ነው። የጋራ በሽታዎች በፍጥነት ተለይተው መታምመ አለባቸው። የኢኮኖሚ ክሳራ ለመቀነስ የጤና ክትትል ወሳኝ ነው።

ትምህርትና ግንዛቤ ማስጨበጥ ለተሳካ ልማት አስፈላጊ ነው። ማህበረሰቡ ስለደን ጥቅሞች ስለጥበቃው አስፈላጊነት ግንዛቤ ሊኖረው ይገባል። በዚህ የተነሳ በደፈጣ መቁረጥን ይቀንሳሉ።

ገበሬዎች መብት ጥበቃ ያስፈልጋቸዋል ከመሬት ነጠቃ እና ከፍትሃዊ የገበያ መዛባት መጠበቅ አለባቸው። መንግስታዊ እና አለማቀፋዊ ድርጅቶች ገበሬዎች መደገፍ አለባቸው። የምርታቸው ተገቢውን ክፍያ ላያገኙ ይገባል።

የአጭር ጊዜ የኢኮኖሚ ጥቅም ቢኖረውም የኢንዱስትሪ እርሻ አነስተኛ ገበሬዎችን ከገበያ ውጭ ያደርጋል፤ በትልልቅ እርሻዎች የሚመረተውን ምርት በዋጋ መወዳደር ይቸግራቸዋል። ይህም የገጠር ማህበራዊ አኗኗርን ይለውጣል።

የተመጣጠነ መኖን በሳይንሳዊ መንገድ ማዘጋጀት ለእንስሳት ጤና አስፈላጊ ነው። ፕሮቲን፣ ቫይታሚን ና ማዕድናትም በምግብ ውስጥ መካተት አለባቸው የአመጋገብ ስርዓቱም ሚዛናዊ ና ወጪ ቆጣቢ መሆን አለበት።

ለጥቃቅን የንግድ ባለቤቶች የሚሰጠው የስራ ስልጠና መደበኛ ያልሆነ ዋነኛ የትምህርት ዋነኛ አካል ሲሆን የሂሳብ አያያዝ እና ግብይት እና አስተዳደር ያስተምራቸዋል። በማህበረሰቦች ውስጥ ዘላቂ የሆኑ አነስተኛ ኢንተርፕራይዞች በማሳደግ ኢኮኖሚያዊ እድገትን በቀጥታ ይደግፋሉ።

ቴክኒካዊ እና የሙያ ትምህርት እና ስልጠና እውቅና ከተሰጣቸው ተቋማት ውስጥ የምስክር ወረቀት ለማግኘት ሲባል የሚሰጥ ከሆነ መደበኛ ያልሆነ የመማር አይነት ነው። በልብስ ስፌት ፣በብየዳ ወይም በአናጢነት ሙያተኞች ላይ ተግባራዊ ልምምድ ላይ በማተኮር ለፈጣን ተቀጣሪነት ይመራል።

ጤናማ የአኗኗር ዘይቤ መከተል ለትምህርት ውጤታማነት ወሳኝ ነው። የአካላዊ እንቅስቃሴና ስለ እንቅልፍ አስፈላጊነት መማር አለባቸው፤ የአዕምሮና የአካል መጠበቅ በትምህርታቸው ላይ ትኩረት እንዲያደርጉና ከፍተኛ አቅማቸውን እንዲጠቀሙ ያግዛቸዋል።

አንድ ቤተ መፃህ የማህበረሰብ ልብ እንደሆነ ይቆጠራል። በተለያዩ የመዝናናት የባህል ዝግጅቶች የማህበረሰብ አባላት የሚገኙበትና የሚማማሩበት የጋራ ስፍራ ልጆች ወላጆች ታጅበው መጽሐፍትን እንዲያነቡ ማበረታታት ከመጀመሪያው እንዲጀምሩ ትልቅ ድጋፍ ያደርጋል ።

የስነ ምግባርና ስነ ዜጋ ትምህርቶች ተማሪዎች ሀላፊነት እንዲሰማቸውና በጎ አመለካከት ያላቸው እንዲሆኑ ያግዛል፣ ስለ መብትና ግዴታዎቻቸው ግንዛቤ እንዲያገኙ በማድረግ በዲሞክራሲ ስርአት ውስጥ ንቁ ተሳታፊዎች እንዲሆኑ ያስችላቸዋል።

የገበሬው ስራ አካላዊ ጥንካሬ እና ከፍተኛ ጥናትና ይጠይቃል ከመሬት ጋር ቀጥተኛ ግንኙነት አላቸው የመዝዛት የማረምና የመሰብሰብ ራ በብዛት በእጅ የሚሰራ ነው ከባድ ስራ ቢሆንም በውጤቱ ይደሰታሉ

ቁንጫና ምጥ የቆዳ በሽታን የሚያስከትሉ ጥገኛ ናቸው የእንሰሳት ሀኪሞች ትክክለኛውን ፀረ ተባይ መድሃኒት ያዛሉ የእንስሳ መጠለያ ንጽህና መጠበቅ መከላከልን ያግዛል።

በሪዎች ከተፈጥሮ ጋር በቅርበት ይኖራሉ የአየር ሁኔታውንና የወቅቶችን ለውጥ ጠንቅቀው ያውቃሉ ለመሬትን የመምረጥና የማዘጋጀት ጥበብ አላቸው ባህላዊና ዘመናዊ እርሻ ዘዴዎችን በማቀናጀ ምርታማነታቸውን ለማሻሻል ሁልጊዜ ይተጋሉ ከባድ ፈተናዎችን በብልሃት ይወጣሉ።

የጆግራፊ ትምህርት የሚያገለግሉ ዓለምና ሀገሮችን የሚያሳዩ ካርታዎች እናግራፊ መረጃ ርዓቶች ትልቅ ጠቀሜታ አላቸው እነዚህን መገልገያዎች ስለሚዘገዝታ ስለ ሀገራት አቀማመጥና የተፈጥሮ ሀብቶች በቀላሉን ለማስተማር የእይታ ትምህርት ለመስጠት እጅግ በጣም አስፈላጊ ናቸው።

የሳይንስ ትምህርቶችን ለመደገፍ የሚሉ የላብራቶችና መሳሪያዎች በተግባር ላይ የተመሰረተ ትምህርት ይሰጣሉ። ተማሪዎች ሰዎች በእጃቸው በመፈተሽና ሙከራዎችን በማድረግ እውቀታቸውን ያጠናክራሉ ለምሳሌ:- ማይክሮስኮፕ መሳሪያዎች ለጥልቅ ግንዛቤ ወሳኝ ናቸው።

የእንሰሳት ህክምና ከህዝብ ጤና ጋራ በእጅጉ የተቆራኘ ነው። ከእንሰሳት ወደ ሰው የሚተላለፉ በሽታዎችን መከላከል ዋናው ተግባር ነው የምግብ ምንጭ የሆኑትን እንስሳት ጤንነት መከታተል ተገቢ ነው።

ጤናማ የአመጋገብና የንጽህና የመከላከያ ዕውቀቶች ማግኘት የትምህርት አካል ነው። ተማሪዎች ለትምህርታቸው የሚያስፈልጓቸው ነገሮችን እንዲያዳብሩ ይረዳል። ጤናማ ዜጎች ለሀገር እድገት ወሳኝ መሆናቸውን ይገነዘባሉ።

የኬሚካል መድሀኒቶችን የማምረቻ ኢንዱስትሪው ከፍተኛ የቴክኖሎጂ እና የሳይንስ እውቀትን ይጠቀማል። ምርምር እና ልማት ለአዳዲስ ለአካባቢ ተስማሚ ለሆኑ ኬሚካሎች ፍለጋ ይደረጋል።

በአንዳንድ አካባቢዎች የጸረ -ተባይ መድኃኒት መቋቋም ችግር እየታየ ነው ነፍሳትና አረምዎች ለተወሰኑ ኬሚካሎች የመለማመድ ችሎታ ያደራል ይህም አዳዲስ ኬሚካሮችን እንድንፈልግ ያስገድደናል።

ቀጨኔ በጣም ረዣዥም አንገት ያለው እና በከፍታ የሚታወቅ ነው። ቅጠል የሚመገቡት ከረዥም ዛፎች አናት ነው። ቀለማቸው በቀላሉ በጫካ ውስጥ እንዲደበቁ ይረዳቸዋል። ቀጭኔዎች በጣም ሰላማዊ እና አይናፋር ናቸው። የነዚህን ልዩ እንስሳት ህልውና ለመጠበቅ ጥረት መደረግ አለበት።

በእንስሳት እርባታ ዘመናዊ ቴክኖሎጂ መጠቀም ምርታማነትም በከፍተኛ ሁኔታ ይጨምራል አውቶማቲክ ከመመገብያ ርዓቶች ጊዜ ይቆጥባሉ የሙቀት እና የርጥበት መቆጣጠሪያ መሳሪያዎች ጤናማ ሁኔታ ይፈጥራሉ

ደን ልማት ልማት ስራ ብዙ ሰራተኞችን ይቆጥራል። የችግኝ ተከላ ፣የደን ማፅዳት እና የነን ምርት ማቀነባበር ስራዎች የገጠርን የስራ እድል ይጨምራል። ይህም ለወጣቶች ተጨማሪ የስራ እድል ይፈጥራል።

በቤተ መጻፍት ውስጥ ያሉ የአንባቢያን ክፍሎች ንፋስና በቂ ብርሃን ያላቸው ሲሆኑ በትኩረት የተሻሉ ናቸው ተማሪዎች ለፈተና የሚዘጋጁበት ተመራማሪዎች ደግሞ ጥንታዊ ጽሁፍ የሚያዘጋጁበት ምቹ ምድብ አለ ፀጥታው ምቹ ከቤት በተሻለ ሁኔታ ምርምርና ንባብን ያበረታታል።

ውሃ ለገበሬዎች ዋነኛ የህልውና ምንጭ ነው ለመቀነስ የውሃ ማቆያዎችን ይሰራሉ የመስኖ ዘዴዎችን በመጠቀም የውሃ ብክለትን ይከላከላሉ ውሃን በአግባቡ የመጠቀም ልምድ አላቸው

የግብርና ኪም ካሎችን ባስተማማኝ ሁኔታ መጠቀምን በተመለከተ ለገበሬዎች ስልጠና መስጠት አስፈላጊ ነው የመድኃኒት መጠን ያጠቃቀም ጊዜና የመከላከያ መንገዶችን መሳሪያዎች ላይ ግንዛቤ ሊሰጣቸው ይገባል

የዩኒቨርስቲ ትምህርት ከከፍተኛ ደሰጃ ያለው የእውቀት ማበልፀጊያ ሲሆን ተማሪዎች በአንድ የተወሰነ የትምህርት መስክ በጥልቀት እንዲመሩ ያስችላል ይህ ለወደፊት የስራ ብቁ ዜጋ ለመሆን እና ለሀገር አስተዋጽኦ ለማበርከት መሰረት ይቀጥላል።

የማህበረሰብ ልማት ተነሳሽነቶችን ለለውጥ መምጣት ሲባል መደበኛ ያልሆነ ትምህርት ሞዴሎችን በስፋት ተከማሩ እነዚህ ፕሮግራሞች በጤና በእርሻ ቴክኒኮች ወይም በትንሽ ንግድ አስተዳደር ላይ በማተኮር አካባቢዎች ችግሮች ተግባራዊ መፍትሄዎችን ይሰጣሉ።

መደበኛ ያልሆነ ትምህርት ሴቶችን ትምህርት ያቋረጡ ወጣቶችን እና የአካል ጉዳተኞችን ጨምሮ አግልይ ባለመሆን ለህብረተሰብ የደረሰ ነው። በእኩልነት ማንበብ እና ሁሉንም ሰው የእድሜ ልክ መማር ግቦችን ለማሳካት ሀይለኛ መሳሪያ ነው።

አጠቃላይ ትምህርት ለግልድና ለብሔራዊ እድገት ወሳኝ ነው እያንዳንዱ ዜጋ መሠረታዊ እውቀትንና ክህሎትን በመያዝ የሀገሩን እድገት እንዲፈጠን ያግዛል ጠንካራ ማህበረሰብ ለመገንባት መሰረታዊ መርሆኖ ያገለግላል

መንግስታትና ዓለም አቀፍ ድርጅቶች አግሮ ኬሚካሎች አጠቃቀም የሚቆጣጠሩ ህጎችን ያወጣሉ። ይህም የሰብል ምርቶችን ጥራት ለመጠበቅና የሸማቹን ደህንነት ለማረጋገጥ ያስችላቸዋል።

የዩኒቨርስቲ ህይወት አዳዲስ ሰዎችን ለመገናኘት እነ ጠቃሚ ግኑኙነቶችን ለመፍጠር እድል ይሰጣል። ከተለያዩ የህይወት ደረጃ እና አስተዳደግ ከመጡ ሰዎች ጋር መማር አለምን ከተለያዩ አቅጣጫዎች እንድንመለከት ያስችለናል።

ቲማቲም ለምግብ ማብሰያ እና ለፋብሪካ ምርቶች የሚያገለግል ተፈላጊ አትክልት ነው ለጤና ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይይዛል። ቲማቲምን በዘመናዊ መስኖ ማልማት ምርቱን ያበዛል።

በልጆች ቤተመጻሕፍት ክፍል ውስጥ ልዩ ትኩረት ተሰጥቶ ይሠራል። መጻሕፍት በእድሜ ደረጃ ተለይቶ ይቀርባል። የንባብ ሰዓት ፕሮግራሞችና የአሻንጉሊት ትእይንቶች ትንሽ ልጆችን በመጫወቻ መልክ እንዲማሩ ያበረታታል። ይህ አካሄድ በልጆች ላይ የመማርና የንባብ ፍቅርን ያሳድጋል።

በትናንሽ ውይይቶች እና በክፍል ውስጥ መሳተፍ የማህበራዊ ክሎቶችን ያዳብራል። ተማሪዎች የሌሎችን አስተያየት የማክበርና የራሳቸውን ሐሳብ በግልፅ የመግለጽ ብቃት ያገኛሉ። በጋራ መስራትና ለአጋራ አላማ አስተዋኦ ማድረግን ይማራሉ።

የሁለተኛ ደረጃ ትምህርት ለተማሪዎች የማህበራዊ ግንኙነት እና የአመራር ክህሎትን የሚያጎለብቱበት መልካም አጋጣሚ ነው። በስፖርት ክለቦች ፣በስነጥበብ ቡድኖች እና በሌሎች ከመደበኛ ትምህርት ውጪ በሚደረጉ እንቅስቃሴዎች በመሳተፍ በጋራ መስራት እና ሀላፊነት መውሰድ የመሳሰሉ ሙያ ያዳብራሉ።

ተኩላዎች በጣም ታማኝና በቡድን የሚሰሩ አዳኞች ናቸው የሚያድኑት በጋራ በመሆኑ ጠንካራና ትልቅ እንስሳትን መቋቋም ይችላሉ የሚግባቡት በጩኸት ሲሆን ይህም አባላት እንዲሰባሰብ ያግዛል ተኩላዎች ለአካባቢው ስነ ምህዳር ትልቅ ሚና ይጫወታሉ

የንብ እርባታ ማር እና ሰም በማምረትኢኮኖሚያዊ ጠቀሜታ አለው። ንቦች የአበባ ዘሮችን በማሰራጨት በእፅዋት ምርት ላይ ትልቅ ሚና ይጫወታሉ። የንብ ቤቶችን ከበሽታ መከላከል ዋና ተግባር ነው።

ቤተ መጻህፍት የሀገርንና የቃልና የጽሑፍ ቅርሶችን የሚጠብቁ የባህል ምሽጎች ናቸው። የብሄራዊ ቤተመጻህፍት በሃገሪቱ የሚገኙ መጻህፎችን በመሰብሰብ ያስቀምጣል። ይህ ስራ ሃገርና ህዝብን የሚያሳይ ታሪካዊ መረጃ እንዳይጠፋ ዋስትና ይሰጣል።

ጎመን በቀላሉ የሚበቅልና ል ለጤና እጅግ ጠቃሚ አትክልት ነው በቫይታሚን ኬንያ ሲዬ የበለፀገ ነው በማንኛውም ያየር ንብረት ውስጥ ማምረት ይቻላል

ሽንብራ ለሰው ልጅ ምግብነት በስፋት የሚያገለግል ሰብል ነው። በተለይም ለጾም ወቅት አስፈላጊ ነው። ከጥራጥሬ ምግቦች ውስጥ አንዱ በመሆኑ አፈሩን ያበለፅጋል፣ የሽንብራ ምርትን መጨመር ተገቢውን የአረም ቁጥጥር ማድረግ ያስፈልጋል።

የመፃፊያ መሳሪያዎች ማለትም እስክርቢቶ፣ እርሳስ፣ ማጥፊያ ና ማስታወሻ ደብተር ለዕለታዊ የትምህርት ስራዎች ና የቤት ስራዎች እጅግ አስፈላጊ ናቸው። እነዚህ መገልገያዎች ተማሪዎች ሀሳባቸውን እንዲመዘግቡ፤ ማስታወሻ እንዲይዙ፤ የትምሀርት ይዘትን በስርዓት እንዲያደራጁ ይረዳሉ።

ዩኒቨርስቲዎች የምርምር ማዕከላት ናቸው ተማሪዎች አዳዲስቶችና ፈተናዎችን በማድረግ የዘርፉ ወሰን ይበረታታል ደግሞ በዓለም አቀፍ ደረጃ ለሳይንስና ቴክኖሎጂ እድገት ሚና በመጫወት ማህበረሰቡን ያሻግራል

ከትምህርት ቤት ውጭ ያሉ የመማሪያ ምንጮች መጠቀም ወቅት በጣም ጠቃሚ ነው የተመጽሐፍ የመማሪያ መድረኮችንና የትምህርት ቪዲዎችን በመጠቀም እውቀታቸውን ማበልፀግ ይችላሉ ይህ እድሜ ልክ ተማሪ የመሆንን አስፈላጊነት እንዲረዱ ያግዛቸዋል

የዩኒቨርሲቲ ካምፓስ ህይወት ከትምህርት ባሻገር የተለያዩ ክበቦችና ማህበራት ያሉበት ቦታ ነው እነዚህን እንቅስቃሴዎች የመሪነት ክህሎትን ማዳበር እና ስራ እና የግል ፍላጎቶችን ለማዳበር ጥሩ መድረክ መፍጠርና የተሟላ ስብዕና ለመፍጠር ያግዛሉ።

የውስጥና የውጭ ጥገኛዎች የእንስሳትን ጤና ያውቃሉ ትልማ መድሃኒቶችን በመደበኛነት መጠቀም ያስፈልጋል መድሃኒት አሰጣጥ በዕድሜና ክብደት ይወሰናል

ዝሆኖች በአለም ላይ ካሉት ትላልቅ የየብስ እንስሳት ዋነኞቹ ናቸው ረዥም እግር ፣ሰፊ ጀሮ እና ጠንካራ እግሮች አላቸው። እነዚህ እንስሳት በየቀኑ ብዙ ውሃ እና ምግብ ይፈለጋሉ። በዝሆን ጥርስ ምክንያት ከአዳኞች ጥቃት ይደርስባቸዋል። ዝሆኖችን ማዳን የሁሉም ሀላፊነት ነው።

የትምህርት መገልገያዎች የትምህርት ስርዓቱን ለማሳካት ዋና መሳሪያዎች ናቸው። እነዚህ መገልገያዎች ተማሪዎች አስፈላጊን እውቀት ክህሎት እና አመለካከት እንዲያዳብሩ ይረዳሉ። ያለበቂ መገልገያ ጥራት ያለው ትምህርት መስጠት አይቻልም።

የእንስሳት ጤና አጠባበቅ የምርጥ ብክነትን ለመቀነስ ቁልፍ ጉዳይ ነው በሽታ በወቅቱ በክትባት እና ህክምና መከላከል ያስፈልጋል የእንስሳት ሀኪም ወቅታዊ ምርመራና ምክር መስጠት አለበት

ገበሬዎች በግብርና ውስጥ ያሉ ችግሮችን ለማቋቋም ሁልጊዜ ዝግጁ ናቸው ድርቅ ጎርፍ ወይም የተባይ ወረርሽኝ ቢያጋጥማቸውም ተስፋ ሳይቆርጡ መፍትሄ ይፈልጋሉ። ለአመታት የተከማቸው የእርሻ ልምዳቸውን በመጠቀም ትክክለኛ ውሳኔ ያደርጋሉ።

አንዳግሮች የአግሮ ኬሚካሎች ጠቃሚ የሆኑ ነፍሳት ለምሳሌ ንቦች ሊጎዳ ይችላሉ ። የአበባ ዘር በማሰራጨት ወሳኝ ይጫወታሉ የእነሱ መጎዳት ምርት ላይ አሉታዊ ያሳድራል።

ለከፍተኛ ትምህርት ለመዘጋጀት ተማሪዎች የትምህርት ምዘና ፈተናዎችን በከፍተኛ ጥንቃቄ እና ትጋት መውሰድ አለባቸው። ይህ ወቅት ከፍተኛ ጫና የሚበዛበት በመሆኑ ጊዜን በአግባቡ ማስተዳደር እና ውጤታማ የጥናት ስልቶችን መከተል የስኬት ወሳኝ ናቸው። ወላጆችና መምህራን ተገቢውን ድጋፍ ማድረግ አለባቸው።

የቤት ውስጥ የኤሌክትሪክ ተከራና ጥገና አጫጭር ቤቶችና ለአነስተኛ ተቋማት የሚያገለግል ቀላል የኤሌክትሪክ መሳሪያዎችን የመጠገንና የመትከል ክህሎት ሲሆን በአጭር ጊዜ ለመፍጠር የሚያስችል ተግባራዊ ስልጠና ነው

ዘመናዊ የሆኑ ቤተመፃፍቶች ከወረቀት መጽሐፍ አልፎ የኤሌክትሮኒክስ መጽሐፍና በዲጂታል መረጃዎች የተሟሉ ናቸው የኢንተርኔት አገልግሎትና ኮምፒዩተር ክፍሎችም ጥንታዊ ስፍራ ያቀላጥፋሉ የአካል ጉዳተኞችንም ፍላጎት በማቅረብ አገልግሎት በመስጠት ሁሉም ሰው የእውቀት ምንጭነትን በእኩል እንዲጠቀም ያስችላሉ።

የታሪክና የጂኦግራፊ ትምህርቶች ተማሪዎች የሀገራችን ያለፈ ታሪክና የአሁን ሁኔታ በጥልቀት እንዲገነዘቡ ይረዳሉ የባህል የፖለቲካና የኢኮኖሚ ክስተቶችን እንዴት እንደተፈጠሩና ለዛሬው ዓለም አቀፍ እድገትም ሆነ ምን አይነት አስተዋጾ እንዳበረከቱ በግልጽ እንዲረዱ በማስቻል የሰዎችን አመለካከት ያሰፋል።

መሰረታዊ የሆኑ የቋንቋ ችሎታዎችን በተለይ የአፍ መፍቻ ቋንቋና የውጭ ቋንቋዎችን በአግባቡ መረዳትና የመጠቀም ብቃት ዋነኛ ተግባሩ ነው። ይህ ብቃት በተለይ የትምህርት አይነቶች ላይ ጥናት ለማድረግና በአለም አቀፍ ካሉ ድርጊቶች ጋር ለመተዋወቅ እንደ መግባቢያ ሆኖ ያገለግላል።

የሜዳ አህያ በነጭና ጥቁር የተሰመረው ቆዳ በጣም ልዩ ነው። አንዳንዱ የሜዳ አህያ የራሱ መስመሮች አሉት፤ ብዙ ጊዜ በሰፊ ሜዳ ውስጥ በብዙ ሰዎች ተሰብስበው ሲንቀሳቀሳሉ ለአዳኞች ተጋላጭ ናቸው። ነገር ግን በቡድን በመሆን ይከላከላሉ። ተፈጥሮ ለእኛ የሰጣችን ልዩ ስጦታ ነው።

የክትትልና ቁጥጥር መገልገያዎች ለምሳሌ የክፍል ውስጥ የጊዜ ሰሌዳዎችና የመማሪያ ክፍለ ጊዜ አደረጃጀት ስርዓቶች የተማሪዎች የጊዜ አጠቃቀም ያመቻቻል። የመማር ማስተማር ሂደቱ በስርዓት እንዲመራ ወሳኝ ድርሻ አላቸው።

ዲጂታል ትምህርታዊ መገልገያዎች ማለትም የትምህርት አፕልኬሽን፥ ኦንላይን ኮርሶችና የትምህርት ቪዲዮዎች ለተማሪዎች ተጨማሪ የመመሪያ አማራጮች ይሰጣሉ እነዚህ ተማሪዎች በራሳቸው በፍጥነትና ፍላጎት እንዲማሩ የጎደሉባቸውን ትምህርቶች እንዲያገኙ እንዲሁም አለማቀፍ እውነቶችን እንዲያቀኙ ይረዳሉ።

የግብርና ሳይንቲስቶች አግሮ ኬሚካሎች ከሚያስከትሉት ጉዳት ለመቀነስ እየሰሩ ነው የአካባቢውንና የሰው ጤናን በማይጎዱ በቀላሉ በሚመበሰብሱ ኬሚካሎች ለማግኘት በከፍተኛ ሁኔታ በመጣር ላይ ይገኛሉ።

የቴክኖሎጂ መሰረታዊ እውቀቶች ማግኘት ለዘመናዊ አለም አስፈላጊ ነው ተማሪዎች ኮምፒውተር እና ሌሎች ዲጂታል መሳሪያዎችን ለመረጃ ፍለጋና ለትምህርት አገልግሎት እንዴት መጠቀም እንደሚቻል መማር አለባቸው ይህም ከሌሎች ለመተዋወቅ በር ይከፍትላቸዋል

የሙዚቃ ትምህርት መገልገያዎች ለምሳሌ የሙዚቃ መሳሪያዎች ፣የሙዚቃ ኖታ መፅሐፍ እና ኦዲዮ ስርአቶች የተማሪዎችን የሙዚቃ እውቀት ያሳድራሉ። እንዲሁም ተማሪዎች የሙዚቃን ታሪክ እና ፅንሰ ሀሳብ በመማር የዜማና የቅኝት ፅንሰ ሀሳብ እንዲያዳብሩ ይረዳሉ።

የአጠቃላይ የትምህርት ትኩረት ከተግባራዊ ክህሎቶች ጋር የተያያዘ ነው። ለምሳሌ የጤና እና የአካል ብቃት ትምህርቶች ተማሪዎች ጤናማ የአኗኗር ዘይቤን እንዲከተሉ ይረዳናል። እንዲሁም በእለት ከእለት ህይወት ውስጥ የሚያጋጥሟቸውን ችግሮች ልምድ ይሰጣል።

ሽንኩርት ልማት ሽንኩርት ለምግብ ማጣፈጫነት የሚውል ተፈላጊ አትክልት ነው። ከሌሎች ሰብሎች ጋር ተፈራርቆ መዝራት ተገቢ ነው ሽንኩርትን በተገቢው መንገድ ማከማቸት ብክነትን በከፍተኛ ሁኔታ ይቀንሳል።

ለስነ ጥበብ ትምህርት የሚያገለግሉ መገልገያዎች ለምሳሌ ቀለሞች፣ ቡርሾች ፣ሸራዎች ፣ሸክላ እና የቅርፃ ቅርፅ መሳሪያዎች የተማሪዎችን የፈጠራ ችሎት እና የውበት ግንዛቤ እንዲያዳብሩ ያስችላሉ። እነዚህም መገልገያዎች የልጆችን የራስ መግለጫ መንገድ ያበረታታሉ።

የላብላቶሪ ምርመራ አገልግሎቶች የላብላቶሪ ምርመራ በሽታን ቀርቦ ለመለየትና ለመቆጣጠር ይረዳል። የደም የሽንትና የሰገራ ናሙናዎችን መመርመር አስፈላጊ ነው። ትክክለኛ የምርመራ ውጤት ትክክለኛውን ህክምና ያመራል።

የትምህርት መርሐ ግብሩ የተነደፈው እውቀትን ከተግባራዊ ክልሎች ጋር በማታመሪዎች በኢንተርኔት ሽብና በፕሮጀክት አማካኝነት በሙያቸው ውስጥ ያሉ እውነተኛዎችን ድጋፍና እንዲፈቱ እድል ይሰጣቸል

የሙያና ቴክኒክ መገልገያ መሳሪያዎች ለምሳሌ የእንጨት መገልገያ መሳሪያዎች፣ የብየዳ መሳሪያዎችና የኤሌክትሪክ መሳሪያዎች ተማሪዎች ተግባራዊ ክህሎቶችን እንዲያዳብሩ ያስችላቸዋል። ለሙያ ስልጠና ወሳኝ ሲሆኑ ለወደፊት የስራ እድል በር ይከፍታሉ።

የተለመደው ትምህርት ቤት መግባት የማትችሉ ወይም ሙሉ በሙሉ ጥቅም ለማህበረሰቡ የሚያገለግል ወሳኝ የሆነ ድልድይ ነው። እነዚህ ትምህርት ቤቶች ለንባብ፣ ለቁጥጥርና መሰረታዊ የህይወት ብቃትና እድል በመስጠት ማህበራዊ ውህደትና ኢኮኖሚያዊ ብቃትን ያሳድጋሉ።

ተማሪዎች የትምህርት መግቢያቸውን ሲመርጡት የስራ ገበያ ፍላጎትና ለግል ፍላጎታቸው ተስማሚ የሆነውን ማገናዘባለባቸው ዩኒቨርሲቲዎችም የምስክር አገልግሎት በመ ትክክለኛው የትምህርት መንገድ እንዲመርጡ ይደገፋሉ

ገበሬዎች በአካባቢያቸው ለመሬት ይፈልጋሉ የእርሻ መሳሪያዎቻቸውን እንደ ማጭድ እና ማረሻ ትራክተር በጥንቃቄ ይጠቀማሉ የሰብል ሽክርክር ዘዴን ተግባራዊ በማድረግ የመሬቱን ለምነት ይጠብቃሉ። ጥራትን ያሻሽላሉ።

አጠቃላይ ትምህርት ተማሪዎችን ለስራ አለም ከማዘጋጀት ይልቅ ለከፍተኛ ትምህርት እንዲዘጋጁ ያግዛል። ሆኖም ግን የስራ ስነምግባርን ፣በሰዓቱ መገኘትን እና ሀላፊነትን መውሰድ የመሳሰሉ መሰረታዊ ክህሎቶችን እንዲያዳብሩ ያበረታታል።

የደን ልማት ለገጠር ማበረሰቦች የገቢ ምንጭ መፍጠር ይችላል ከደንገኙ ምርቶች እንደ ማር ስራ ፍሬዎች እንጉዳዮችና መድኃኒቶች ለገበያ ይቀርባሉ። ይህም የሰዎችን ኑሮ በማሻሻል ደኑን ለመንከባከብ ያነሳል።

የከፍተኛ ትምህርት የዕድሜ ልክ የመማር ጉዞ መሰረት ይጥላል። ተማሪዎች በዩኒቨርስቲ ቆይታቸው ውስጥ የሚቀስሟቸው ልምዶች እና እውቀቶች ከትምህርት በኋላም ሙያዊ መብቃታቸውን ለማሳደግ ያስችሏቸዋል። የግል እና የሙያ እድገትን ያበረታታሉ።

ክትባት የእንስሳትን ከተለያዩ ገዳይ በሽታዎች የሚከላከልበት ዋነኛ መንገድ ነው። ለተለያዩ በሽታዎች ተስማሚ በሽታዎችን በወቅቱ መስጠት ተገቢ ነው። የእንስሳት ሀኪም ትክክለኛውን ክትባት ይሰጣል።

አግሮ ኬሚካሎች ለከፍተኛ ምርት ወሳኝ ቢሆኑም ዘላቂነት ያለው እርሻ ግን አጠቃቀማቸውን እንዲቀንስ ይገፋፋል፤ ወደ ኦርጋኒክ እና ተፈጥሮ የእርሻ ዘዴዎች መመለስን ያበረታታል።

የከተማ ኤጀን ልማትን አስፈላጊነት እየጨመረ መጥቷል የከተማረን ጓዴነት የከተማ ሙቀትን በከፍተኛ ሁኔታ ይቀንሳል የሰዎችን አእምሮ ጤንነት ያሻችላል የተከተማ ዴሞክራሲ ወሳኝ ናቸው

ሁለተኛ ደረጃ ትምህርት የመምህራን እና የተማሪዎች መስተጋብር እጅግ አስፈላጊ ነው። መምህራን የተማሪዎችን ልዩ ልዩ ፍላጎቶች የትምህርት አሰጣጥ ዘዴዎችን መጠቀም ትምህርቱን ይበልጥ ማራኪ እና ውጤታማ ማድረግ ይጠበቅባቸዋል። ተማሪዎች በክፍል ውስጥ ንቁ ተሳትፎ ማድረግ አለባቸው።

የእህል ሲቀንስክምችት ሲበላሽ/ ገበሬዎች የኢኮኖሚ እነዚህን ችግሮች ለመቋቋም ብብብንና የአቻ ድጋሚ ያጠናክራሉ የዘርፉ ተግዳሮቶች ቢኖሩትም ለሙያው ታማኝ ሆነው

ጦጣዎች በመብልሃታቸው እና በቅልጥፍናቸው የሚታወቁ የዱር እንስሳት ናቸው። ከቅርንጫፍ ወደ ቅርንጫፍ በፍጥነት ይዘላሉ፤ አንዳንዶቹም ጅራታቸውን እንደ እጅ ይጠቀማሉ። ፍሬ ፍራፍሬን እና ለውዝን በጣም ይወዳሉ። የጦጣዎች አስቂኝ እንቅስቃሴዎች በተመልካቾች ዘንድ ደስታን ይፈጥራል።

የአንደኛ እና ሀለተኛ ትምህርቶችን የሚያጠቃልለው አጠቀላይ ትምህርት ለሁሉም ዜጎች የሚሰጥ መሰረታዊ የትምህርት መብት ነው። በትምህርት እድል ውስጥ እኩልነትን ለማምጣት እና ሁሉም ሰው መሰረታዊ እውቀትን እንዲያገኝ የሚደረግ ጥረት ነው።

ዶችን ማለት እና መንከባከብ የአየር ንብረት ለውጥን ለመቋቋም የአፍሪካ ቀንድ ሀገራት የሚጠቀሙበት ጠንካራ መፍትሄ ነው በአመት አንድ ጊዜ ችግኝ የምትከል ዘመቻዎችን ያካሄዳሉ

አሳማርባታ በአጭር ጊዜ ውስጥ ከፍተኛ የስጋ ምርት ያስገኛል ዓሳማዎች ማንኛውንም አይነት ምግብ የመመገብ ችሎታቸው ተገቢውን የንጽህና አጠባበ ቁ ተግባራዊ መድረክ ለጤናቸው አስፈላጊ ነው

ለአደጋ የተጋለጡ የዛፍ ዝርያዎችን ለመጠበቅ የደን ልማት ወሳኝ ነው፤ በመጥፋት ላይ ያሉ የእጽዋትና የእንስሳት አይነቶችን ከጥፋት ለመታደግ ይረዳል። የዘር ሀብትን በከፍተኛ ሁኔታ ይጠብቃል።

አግሮ ኬሚካሎችን ማከማቸትና ማስወገድ ጥንቃቄ ይጠይቃል ትክክለኛ ባልሆነ መንገድ ማስቀመጥ ለዳጋ ሊደረግ ይችላል። ያገለገሉ እቃዎችበአካባቢ ላይ ጉዳት ጉዳት እንዳደርሱ ባግባቡ መወገድ አለባቸ።

ጥራት ያላቸው መማሪያ መጽሐፍት የተማሪዎችን የመሰረታዊ እውቀት ግንባታ ትልቅ ሳይወስዳሉ የደረጃው ያለውን የትምህርት በስርዓት በማደራጀት ከመምህሩ ትምህርት በተጨማሪ ጥናት ፍላጎት ያሳድጋለን እንዲሆን ለፈተና ዝግጅት በጣም አስፈላጊ ናቸው

ይህ የእርሻ ሞዴል በብዛት ጥቅም ላይ የዋለበት ዋናው ምክንያት የዓለምን ፈጣን የህዝብ ቁጥር መጨመርን ለመመገብ ነው። የምግብ ፍላጎት እየጨመረ ሲሄድ የኢንዱስትሪ እርሻ የዚህን ችግር መፍትሄ ለመሆን ይሞክራል።

የሀገራት መንግስታት ለድል ልማት ትልቅ ድጋፍ መስጠት አለባቸው ፖሊሶችና ህጎች ተዘጋጅተው የደን መሬትን ከሌላ ጥቅም መጠበቅ ያስፈልጋል የገንዘብና የቴክኒክ ድጋፍም ወሳኝ ነው

ብዙዎቹ ዩኒቨርስቲዎች የትምህርት ጥራትን ለማረጋገጥና ላለማቀፉ እና ለመብቃት የጥብቃትና ጥራት ቁጥጥር ስርዓቶችን ይከተላሉ ጭምር በተመራቂዎች የስራ እድል በር ይከፍታሉ

የሁለተኛ ደረጃ ትምህርት ለተማሪዎች የማህበራዊ ግንኙነት እና የአመራር ክህሎቶች የሚያጎለብቱበት መልካም አጋጣሚ ነው። በስፖርት ክለቦች፣ በሥነ ጥበብ ቡድኖች እና በሌሎች ከመደበኛ ትምህርት ውጭ በሚደረጉ እንቅስቃሴዎች በመሳተፍ በጋራ መስራት እና ኃላፊነት መውሰድ የመሳሰሉት ልምዶችን በተግባር ያዳብራሉ።

ጥራት ያለው ዘር መጠቀም የሰብአዊ ምርታማነትን መሠረት ነው ጤናማናችን መምረጥሮ ምርት ወሳኝ ነው ምርመራ ማካሄድ አቅሙን ያረጋግጥልናል

ከፍተኛ የወተት ምርት ለማግኘት የከብቶች አስተዳደር ልዩ ትኩረት ይፈልጋል። የዘር ምርጫ ትክክለኛ የዕርባታ ዘዴዎችን እና የተሻሻለ አመጋገብ ወሳኝ ናቸው። ወተትን በንፅህና ማለብ ጥራቱን ይጠበቃል።

በገጠር ማህበረሰቦች ውስጥ ገበሬዎች የባህል እና ማህበራዊ ህይወት ዋና አካል ናቸው። እርስ በርስ እርዳታ እንደ ወንፈል በርሻ ስራ ላይ ይተባበራሉ። የደስታ እና የሀዘን ጊዚያትን በአንድነት ያሳልፋሉ። ማህበራዊ ትስስራቸውን ያጠናክራሉ።

ቤተ መጻፍት የዲጂታል ሴኮችን እውቀት መመልከ ናቸው። የኮምፒውተር አጠቃቀም በተመለከተ ስልጠናዎችን በአሁኑ ጊዜ የምንኖረው በመረጃ ዘመን በመሆኑ እንዲህ ያሉ ክህሎቶች በሁሉም ጊዜ እጅግ አስፈላጊ ናቸው። የዲጂታል ክፍተቶችን ለመሙላት ትልቅ ድጋፍ ያደርጋሉ።

ድንች በአለም ዙሪያ ተፈላጊ የሆነ ስር ሰብል ነው። በቫይታሚኖች እና በማዕድን የበለፀገ ነው። ምርትን ለመጨመር ጤናማ ዘርን መጠበቅ እና በሽታን መከላከያ አስፈላጊ ነው። ድንችን በተለያዩ ምግቦች መጠቀም ይቻላል።

አረም ለሰብሎች የሚውለውን ምግብ ነው ውሃ ይሻላል ምንም በወቅቱና በትክክለኛው ዘዴ መቆጣጠር አስፈላጊ ነው የአረም መድሀኒቶችን በአግባቡ መጠቀም ምርትነ ምርታማነትን በከፍተኛ ሁኔታ ለመጨመር ይረዳል

አጠቃላይ ትምህርት እንደ ቋንቋ ማህበራዊ ሳይንስና ተፈጥሮ ሳይንስ ያሉ ሰፋ ያሉ የትምህርት አይነቶችን ያጠቃልላል የትምህርት አሰጣጡ ዘዴ በአብዛኛው መሠረት ሰዎች በማስረዳት ላይ ያተኩረህም ተማሪዎች በከፍተኛ የትምህርት ደረጃ ቁጥር ያላቸው እውቀቶች እንዲዘጋጁ መሠረት ይጥላል

የውሃ አቅርቦት ለእንስሳት እርባታ አስፈላጊ ነው። ለእንስሳት እርባታ ንፁህ ውሃ ማቅረብ ከምንም በላይ አስፈላጊ ነው። ውሃ የሚጠጡበት ገንዳ በየጊዜው መፀዳት አለበት። የተበከለ ውሃ ለበሽታ መስፋፋት ዋነኛ መንስኤ ነው።

ቀበሮ ትንሽ እና ብልህ አዳኝ ነው በሌሊት አድኖ ይበላል ምግብን ለሌላ ጊዜ የማስቀመጥ ልማድ አለው አደጋ ሲሰማው በቀላሉ ወደ ጉድጓድ ይገባል የቀበሮ ብልህነትና የመደበቅ ችሎታው በዱር ውስጥ እንዲተርፍ ይረዳዋል።

የቅድመ ምረቃ ፕሮግራሞች ለተለያዩ የሙያ ዘርፎች መሰረታዊ እውቀትን ይሰጣሉ። ተማሪዎች ለከፍተኛ የትምህርት ደረጃዎች ይዘጋጃሉ። ይህ ሂደት ወሳኝ አስተሳሰብን በማዳበር ችግርን የመፍታት ብቃትን በማጎልበት የስራ እድልን ያሰፋል።

የእንሰሳት ክትባቶች ትክክለኛ የሆነ ማከማቻ ቦታ ያስፈልጋቸዋል። ክትባቶች በተገቢው የሙቀት መጠን መቀመጥ አለባቸው። ትክክለኛ ያልሆነ ማከማቻ የክትባቱን ውጤታማነት ይቀንሰዋል።

የስናዜጋ እና ስነምግባር ትምህርቶች ተማሪዎች በማህበራዊ ፖለቲካዊ ጉዳዮች ዙሪያ አሰፋ ያለ ግንዛቤ እንዲጨብጡ ይረዳሉ። ሀላፊነት የሚሰማቸው ዜጎች እንዲሆኑና ለሀገራቸው እድገትና በልፅግና የበኩላቸውን አስተዋጽኦ ለማበርከት እንዲችሉ የሚያስፈልጋቸውን የዲሞክራሲያዊ እሴቶች እንዲላበሱ ለማድረግ ይሰራሉ።

አንበሳ የጫካ ንጉስ በመቤል ይታወቃል ሀይለኛ ጥፍሮች እና ጥርሶች ስላሉት አደን በቀላሉ ያከናውናል ጸጉርና በሚያምረው ይታወቃል አንበሶች በተፈጥሯዊያቸው በውድን ይኖራሉ አስደናቂ ፍጥረታት ናቸው።

የአፈር ለምነትን የመጠበቅ እና ኦርጋኒክ ቁስል የመጨመር ጉዳይ በዚህ እርሻ ውስጥ አነስተኛ ትኩረት ይሰጠዋል ዘላቂነት የሚያስቀድሞ አማራጮች የእርሻ ተፈላጊ ዘዴዎች እየጨመረ ነው።

ለቋንቋ ትምህርት መገልጋያዎች ለምሳሌ የቋንቋ መዝገበ ቃላት ኦዲዮ መጻፍትና የቋንቋ ልምምድ ሶፍትዌሮች ተማሪዎች የማዳመጥ የመናገርና የማንበብ እና የመጽሐፍ ችሎታቸውን እንዲያሳድጉ ይረዳሉ። እነዚህ መገልገያዎች ትክክለኛ አጠራርና የሰዋሰው ግንዛቤ እንዲፈጥር ወሳኝ ናቸው።

ኬሚካል እንደ ናይትሮጅን ፎስፎረስ እና ፖታሺየም የአፈር ለእምነትን በፍጥነት ለማሻሻል ያገለግላል አስፈላጊ የሆኑት እነጥራ ነገሮች በማቅረብ ጤናማ እድገትና የተትረፈረፈ ምርት እንዲገኝ ያስችላል።

ደኖች የመዝናኛና የቱሪዝም ስፍራዎች ናቸው በደን ውስጥ የእግር ጉዞ ማድረግና የዱር እንስሳትን መመልከት ለሰዎች የአእምሮ እርፍት ይሰጣል የኢኮ ቱሪዝም ለሀገር ገቢ ይጨምራል

የዘመናዊ ትምህርት አንዱ አካል የሆኑት የፕሮጀክተር እናስመር አጠቃቀም ትምህርትን በይታ ለማቅረብ ያስችላል ይህም የተማሪዎችን ትኩረት ለመሳብና ሀሳቦችን በስዕል ወይም በእንቅስቃሴን ለማሳየት ይረዳል ማስተማሪ ቤቱ ውጤታማ ያደርጉታል

ከእርሻ ስራ በተጨማሪ ከብቶችን ይንከባከባሉ የወተትና የስጋ ምርትን ያቀርባሉ የእነሱ የእለት ተዕለት ተግባር ማለዳ ጀምሮ እስከ ምሽት ድረስ የሚዘልቅ ነው የገበሬው ቁርጠኛነትና ትጋት ነው የከተማው ማሳወችን መብልና መጠጥ የሚያቀርበው።

ሀገር በቀል ዝርያዎችን ማልማት ለአካባቢ ተስማሚ የሆኑ ናቸው። እነዚህ ዝርያ መቋቋም አቅማቸው ከፍተኛ ነው የዘር ባህሪያቸውን መጠበቅና ማሻሻል አስፈላጊ ነው።

ጉንዳን በጣም ትንሽ ቢሆንም በአለም ላይ ካሉት ጠንካራ እንስሳት መካከል አንዱ ነው። ጉንዳኖች በትላልቅ ቡድኖች ውስጥ ይኖራሉ። አብረው በመስራት ምግብ ያገኛሉ። እነሱን ለሌላ ትላልቅ እንስሳት አስፈላጊ ምግብ ናቸው። የጉንዳኖች ጠንክሮ መስራት ለሁሉም የሰው ልጅ ምሳሌ ነው።

የእንስሳት ቀዶ ጥገና አሰቃቂ ጉዳቶችን እጢዎችንና የውስጥ ችግሮችን ለመፍታት ይረዳል ቀዶ ጥገና ከመደረጉ በፊት ተገቢው ምርመራና ዝግጅት ያስፈልጋል ከቀዶ ጥገና በኋላ የእንስሳቱ ክትትል ወሳኝ

አርሶአደሮች እና እና የእንስሳት ባለቤቶችን ማስተማር ያስፈልጋል ስለበሽታ አምልክቶችና መከላከያ መንገዶች እውቀት መስጠት ተገቢ ነው ትምህርት የእንስሳትን ጤና ለመጠበቅ ይረዳል

የግብርና ቴክኖሎጂ እየተሻሻለ ሲመጣ ገበሬዎች አዲስ ዘዴዎችን ለመማር ፈቃደኛ ይሆናሉ። የተሻሉ የዘር አይነቶች ዘመናዊ የመስኖ ስርዓቶች እና የእርሻ ማሽኖችን መጠቀም ይጀምራሉ። የሙያ ልምዳቸውን ከሳይንስ ጋር ያዋህዳሉ።

መናዊት የቴክኖሎጂ ለደን ልማት ጥቅም ላይ ይውላል። የሳተላይት ምስሎችና ድሮኖች የደን ሽፋን እና ለውጦችን ለመከታተል ይረዳሉ። ይህም የደን ጥበቃ ሥራን የበለጠ ውጤታማ ያደርገዋል።

እንደ ኮምፒውተር መሰረታዊ ነገሮች ወይም የፋይናንስ ላይ የሲቪል ማህበራት ወይም በማህበረሰብ ማዕከላት የሚሰጡ አጫጭር ኮርሶች እና ወርክ ሾፖች መደበኛ ያልሆኑ ተብለው ይመደባሉ ለተወሰኑ የግል ወይም የሙያ ችግሮችን የሚያስፈልጉ አስቸኳች እውቀቶችን ይሰጣሉ።

የሰብል ምርት ሂደት ደረጃ በደረጃ የሚመራ ሲሆን ትክክለኛ የጊዜ ሰሌዳን ይከተላል። ከመዝራት እስከ መሰብሰብ ያሉ ሂደቶች በኮምፒውተር ቁጥጥር ስር ናቸው። አውቶሜሽን የዚህ ስርአት ቁልፍ አካል ነው።

የአለም የምግብ ዋስትና ለማረጋገጥ አግሮ ኪሚካሎች ትልቅ አስተዋጽኦ አድርገዋል። በስፋት በመጠቀማቸው ብዙ ሀገራት የራሳቸዉን የምግብ ፍላጎት ማሟላት ችለዋል በእነዚህ ኪሚካሎች ማለት ነዉ።

ለትምህርት አገልግሎት የሚውሉ የኮምፒውተር ላብራቶሮችና የኢንተርኔት አስፈላጊ ናቸው ተማሪዎች የምርምር ክሎቶችን ለማዳበር መረጃዎችን ለመሰብሰብና ዘመናዊ የቴክኖሎጂ መሰረት ለመጠቀም ያስቻችኋል ዘውዴ ፊቱ የስራ ዓለም ዝግጅት ወሳኝ ነው